የእንስሳ ስነ ምግብ የእንስሳት ስነ ምግብ የእንስሳት እድገትን ጤንነትንና የስጋ ምርትን ይመለከታል። የተለያዩ የእንስሳት አይነቶችን የእድገት ሁኔታ ሁኔታ የሚስማሙ አመጋገብ ስልቶችን የሚያዘጋጅ ነው ወይም በሽታ ለመከላከልና የወተት እና የስጋ ምርት ለመጨመር የሚረዳ ዘዴ ነው።

የአረም ቁጥጥር የዘር ሰብሎችን በሚቀበሩበት ቦታ ላይ የአረቦችን ማስወገድ ወሳኝ ነው። አረሞች የዘር ንጽህና ከማበላሸ በተጨማሪ ከሰብሉ ጋር በመወዳደር የምርት መጠን ይቀንሳል። በእጅ በመንቀል ወይም በኬሚካል ቁጥጥር ስርም ይደረጋል ማለት ነው። ይህም ለሰብሉ ጠቃሚ ነው።

የለባሪዎች ምርት ግባቶች በተክካዊ ድጋፍ እና የተረጋጋ የገበ ዋጋ በውል ከተላለ ኩበንካበበሚዋዋልበት ዘዴ ገበሩ የማምረት ሃላፊነት ሲወስ ኩባኒው ደግም ውርቱን ለመግዛት ዋስትና ይሰጣል ይህም ዘሩ ከመዘራቱ በፊት ያለ ውል ነው፡፡

የሰብል ጥበቃ የሆልቲ ካልቸር ሰብሎች ከተባይ እየተጠበቀ ከሽታ ጋር መከላከልን ያመለክታል። የተቀናጀ መቆጣጠሪያ በመጠቀም ኬሚካሎች በአነስተኛ ደረጃ በመጠቀምና ለአካባቢው እና ለሰው ውጤታማ መፍትሄ በመስጠት እፅዋቶችን ከተለያዩ ነገሮች መጠበቅ ወይም ሰብሎችን ማለት ነው።

ጤፍት የበበ ኢትዮጵያ በነኛ የህል ሰቪል ሲሆን ለእንጀራን መሠራት ነ በዓለማችም ትንሽ የህል ዘር ም ጭምህርት ነው ዓለም አቀፍም ትኩረትም አግኘታ በከተኛ ብብረት እና የይዘት ያለው ሲሆን በመጣኑም የበለጸገኑ ጤየፉም በአብዛኛው በዝናብ ላይ ጥገኘ በሆነ እርሻ የሚመረት ሲሆን በሀገሪቱን የምግቧስት እና በማርገት ርገትም ትልቅ ድርሻ አለው፡፡

ጤናማ ችግኝኖች በመኖራቸው ሲሆን ይህን ተግባር ለምድር ተስማሚ የሆነ ዘር በመሰብሰባ የሚሆኑ ችግር የለውም ሰዎች እና ሌሎችም ጭምር

የመደዎችን የፀራተቢ የደኙቶች የሚያመርት ገበር ይህ ገበሬ የፈር ለምነት ለመተብክናል ምጭመ የተፈጥሩ ማይደበሎችና ስብል ዘዴዎችን በመጠቅ ሙርቶችን በጤንነታቸው እና በአካቢ ጥበቃቸው ምክንያት ለከፍተኛ ገበያ ተፈናግኑ እንዲኖሩ የሚጥር ገበሬ ዓይነት ነው።

የፋሮ መስኖ በሰብል ረድፍ መካከል ትናንሽ ጉርጓዶችን በመክፈት ውሀው በስበት ኃይል ጉድጓዶች ውስጥ እንዲፈስ ይደረጋል። ውሃውም ቀስ በቀስ ወደ ስር ሰርጎ በመግባት ሰብሉን ያጠጣል። ያደሞ ለስሮቹ እንደበቆሎና ስንዴ ውጤታማ የሆነ ዘዴ ነው።

ኢንሹራንስ እና የአደጋ ስጋት የአየር ንብረት ለውጥ የተባች ወረራ ወይም ከገበያ ዋጋ መለወጥ ጋር ተያይዞ ከሚመጣ ኪሳራ ኢንሹራንስ የኢንቨስትመንት ደህንነትን ለማረጋገጥ ወሳኝ የሆነ ዘዴ ሲሆን ይህም ዘዴ ከአደጋ ለመከላከል ይጠቅመናል።

bዮፌትርትወ ብዙ የስብል ዓይኖች ላይ በስፋት የሚሠራ የተነፍሳት ማጠፊያት ሲሆን አንዳንድ ትዋን ቅማሎችን የተያዩ የእርሻ ተባዮችን ለመቆታ ያገረግለ የሚሠረውም የነፍሳቱ የነርቭ ሥርዓት በመጥቃት ሲሆን በገባያ ላይም በፈሳሽ መልኩ የሚገኝ ኬሚካል አይነት ውሂ ኬሚካልም ባክተሪዎችን በሰፍሎማ ጥፋትም ይተቆነል

ትራይኮረሪማ አጠቃላይ ፈንገስ ሲሆን እንደ ባዮ ፈንገስ ማጥፊያ ያገለግላል በሰው ልጅ ስራዎችም ዙሪያ በመኖር በሽታ ያመጣል ፈንገሱ ይገደላል ወይም ከንጥረ ነገሮች ጋር ይወዳደራል የአፈር ጤንነትን ለማሻሻልና የአፈር ፈንገሶች ያገ ማጥፊያ ለመቀነስም ያገለግላል።

ቃሪያ ወይም በርበሬ፡ ቃሪያና በርበሬ በኢትዮጵያ ካላቸው በርበሬ ደርቆ እንደ ቅመም የሚፈጭ እና ለገበያ ተፈላጊ የሆነ ሰብልም ነው በብዛት የሚመረተው በደቡብ ኢትዮጵያ ክፍል ነው።

የእህል ህክምና አስተዳደር አገልግሎት ይህ የመንግስት ተቋም አስቸኳይ ጊዜ ምላሽ ለገበያ ማረጋገጫ የሚሆን የምግብ እህል በማዘጋጀት ምላሽ ያዘጋጃል። አንዴ ብሔራዊ የምግብ ማከማቻ ባንክ ድንገተኛ የምግብ ሲከሰት ፈጣን ምላሽ ይሰጣል።

የተረጋገጠ ለአርሶ አደሩ የሚሸጡ ዘሮች በግብርና ሚኒስቴር ወይም በሚመለከተው የዘር ባለስልጣናት ጥራቱ ቁጥጥር ይደረግለታል የተረጋገጠ የዘር ምርት ጥሩ እና የተረጋገጠ ምርት እና ማረጋገጫም አለው።

የዘር ማቀነባበሪያ የተሰበሰበው ዘር ከቆሻሻ መለየትና ማጽዳት ይህም ትክክለኛውን መጠንና ክብደት ባለው ንጹህ ዘር ለገበያ እንዲቀርብ ያስችላል ዘመናዊ ማሽኖች ለዚህ ተግባርም ያገለግላሉ ምክንያቱም ስለሚጠቁም።

አሳ አርቢ ገበሬ በወንዝ ዳርቻ ወይም በዉስጥ አሳወችን በሚያረባ ነዉ አሳወችን ለፕርቲን አቅርቦት በማዋል የሚታወቅ ቢሆንም ምግብነትን የሚያጠናክርም ልዩ የሆነ ዘዴ ነዉ

ልዩ የአመጋገብ ድጋፍ ለምሳሌ የስኳር በሽታ ልዩ ልዩ የአመጋገብ ፍላጎት ያላቸው ግለሰቦች የሚደግፍ የአመጋገብ ፕሮግራም ሲሆን ይህም ባህሉን የጠበቀ ምግብ እንዲመገቡ የሚያደርጉበት ዘዴ ነው ማለት ነው።

የዶሮ እርባታ በአብዛኛው በኢትዮጵያ የገጠር አካባቢ የሚታይ ሲሆን ባህላዊ የእርባታ ዘዴ ሲሆን ዶሮዎችን በነጻነት በማሰማራት በትንሽ ግብዓት ይመረታል። ምንም እንኳን የምርት መጠኑ ዝቅተኛ ቢሆንም ለገጠሩ ነዋሪ የእለት ፍጆታውን ምግብነትን ትልቅ አስተዋጽኦ አለው የዶሮ በሽታ በተለይም ከፍተኛ ጉዳት ያደርሳል።

ድንች ድንች በኢትዮጵያ በፍጥነት እየተስፋፋ ያለ በአጭር ጊዜም ውስጥ በርካታ ምርት የሚሰጥ በደጋ አካባቢ የሚመረት ይሆን የምግብ ዋስትና ለማግኘትም ከፍተኛ አስተዋጽኦ ያለው የምግብ አይነትም ጭምር ነው በአሁኑ ወቅት በየጎዳናዎች እየተሸጠ ይገኛል።

የዘር ላብራቶሪ ምርመራ ኸእርሻ ላይ የተሰበሰበ ዘር ናሙና በመዉሰድ በላብራቶሪ ዉስጥ የንጽህና ያዋጭነት የርጥበትና የበሽታ ምርመራ የሚያካሂድ የምርመራ ዉጤትና ጥራት የምስክር ወረቀት በመስጠት ሊመሰረት የሚችል ዘዴ ነዉ።

ሴት አርሶ አደር የግብርና ስራዎችን በብዛት የምትመራ ሴት አርሶ አደር ነች ከቤት ውስጥ ስራ በተጨማሪ የቤተሰብን የምግብ ዋስትናን ለማረጋገጥ ከፍተኛ ሚና ትጫወታለች፤ ብዙውን ጊዜም በጉዋሮ አትክልት እና በትናንሽ እንስሳት እርባታ ላይም ትሳተፋለች።

ቡና ቡና በኢትዮጵያ ኢኮኖሚ ከፍተኛ ቦታ ያለው የገንዘብ ሰብል ነው። በእኔ በኩል በደካማ ፍሬው ተልጦ እና ደቆ ከተቀነባበረ በኋላ ለውጭ ገበያ ይሆናል። የቡና ፍሬዎችም ተፈጭተው ለመጠጥ አገልግሎት ይውላል። የቡና ጥራትን በአገሪቱ የተፈጠረው የዘር ዓይነቶች ምክንያት የላቀ አስፈላጊም ነው።

ትልልቅ ማሽን አጠቃቀም ትላልቅ ኃይለኛ ማሸኖች ትራክተሮችን፣ ኮምባይነሮችን በመጠቀም እነዚህ ማሽኖች በአጭር ጊዜ ውስጥ ሰፋፊ የመሬት እርሻን መዝራትና መሰብሰብ ይችላሉ። ይህም የሰው ኃይልን ፍላጎት በእጅጉ በመቀነስ የምርቱን ወጪና ጊዜ በቀላሉ ይቆጥቡልናል።

ማር አምራች ገበሬ ንብ በማነብ የሚተዳደር ሲሆን ለንብ ቀፎ የሚያስፈልጉ የደን ሀብቶችን ይጠብቃል ባህላዊና ዘመናዊ የማር ቀፎዎችን በማዘጋጀት ማር ያቀርባል ከዚህም በተጨማሪ የአካባቢው የአበባ ስርጭት እንዲኖር በማድረግ ለሌሎች ሰብሎችም ጠቃሚ ነው።

የአበባ እርሻ፡ የአበባ እርሻ አብዛኛውን በግሪንሃውስ ውስጥ የሚካሄድ ሲሆን በአብዛኛው በአዲስ አበባ እና በሀዋሳ አካባቢ ተስፋፍቷል። በአውሮፓ ዙርያ ጽጌሬዳ ወይም የክረምት አበባዎች በማቅረብ ከፍተኛ የውጭ ምንዛሬ ያስገኛል ተብሎ ይታሰባል።

የልክ መስኖ ይህ ሥርዓት ውሃን ከፍተኛ የውሃ ምንጭ ሀይቅ ወይም ጉድጓድ ፓምፕ በመጠቀም ከፍ ያለ ቦታ ወይም በማንሳት ወደ እርሻው መሬት በሚመራበት ጊዜ የውኃው በተራራማ ክፍተቶች መሃል ከእርሻ በታች በሆነ ቦታዎች በስፋት ጥቅም ላይ የሚውል የፓምፕ እና የነዳጅ ወጪ ይጠይቃል።

የሸንኮራ አገዳ እርሻ ትላልቅ የእርሻ አገዳዎች ለስኳር ፋብሪካ ዋና ጥሪ ዕቃ ናቸው እንደ ፈንታ የከሰል ኦሞ የመሳሰሉ ግዙፍ የመንግስት የውጭ ኩባንያ ፕሮጀክቶች በዚህ ዘርፍ ከፍተኛ የመስኖ ስርዓት ያጠናክራሉ።

ዩሪያ ማዳበሪያ ዩሪያ ማዳበሪያ ከፍተኛ መጠን ናይትሮጅን ያለው በኢትዮጵያ በስፋት ጥቅም ላይ የሚውል ማዳበሪያ ነው። ናይትሮጅን የሰብል ቅጠል እና የእድገት ለማሳደግ በተለይ በረጅም እድገት ደረጃ ላይ ይውላል። በዋነኝነት ለጤፍ ፣ለስንዴ ፣ለበቆሎ ምርት ያገለግላል።

የአረብ ማረሚያ የአረብ ማረሚያ ማሽን በእርሻ ውስጥ ለመቆጣጠርና አፈሩን ለማላላት ያገለግላል አረም ሰብልን ከሚወዳደሩ ነገሮች አንዱ በመሆኑም ከመሬት ለመንቀል ያገለግላል የአረም እድገትን ይቀለብሳል እንዲሁም የተለያዩ ሰብሎች ላይ ትልቅ አስተዋጽኦ አለው።

የተፈጥሮ ደንን መልሶ የጠፋ ደኖች በተፈጥሮ መልሰው እንዲያግሙ የሚያስችል ዘዴ ሲሆን ይሄን ለማድረግ ደህንነት ከእንስሳት እና ከህገወጥ ቆረጣ በመጠበቅ ዛፎችን የዘር ፍሬ እንዲበቅል በማድረግ ያከተል እነዚህ የውጭ የሚጠይቅና ይብዛ ህይወት የሚጨመር ነው።

የተራድኦ ድርጅት የምግብ መጋዝኖች ትላልቅ አለም አቀፍ የግብረሰናይ ድርጅቶች ለምሳሌ ዩኒሴፍ ችልድረን የምግም ቁሳቁሶች የሚያከማቹ ለድንገተኛ ጊዜ የሚያዘጋጁ ዘሮችን በማከማቸት

አነስተኛ የእንስሳት ህክምና በአብዛኛው ውሾች ድመቶች እንዲሁም ከብቶችን ጤናማ ያደርጋል ከፍተኛ የጤና ምርመራ የድንገተኛ ህክምና አገልግሎትን ይሰጣል በዘርፉ በስፋት የሚገኝ ሲሆን የቤት እንስሳት እርባታ በከፍተኛ ሁኔታ ያሻሽላል።

የአሣ እርባታ በተፈጥሮ ሀይቆችና ወንዞች ላይ የሚደረጉ ሃሳብ ማጥመድ በተጨማሪ የሶስት እርባታ እየተስፋፋ ለሀገር ውስጥ በተለይ ፕሮቲንና ትልቅ ፋይዳ አካባቢዎች ማዕከልም እየተገነቡ ይገኛሉ።

የካናል ወይም የቦይ መስኖ በኢትዮጵያ በስፋት ጥቅም ላይ የሚውል ሲሆን፤ ውሃን ከወንዞች ወይንም ከትላልቅ ከግድቦች በማስወጣ በዋና ዋና ቦዮች በስበት ሃይል ወደ እርሻ መሬት በማድረስ ብዙ ገበሬዎች እንዲህ አይነቱን ውሃ በማቅረብ ይጠቀሙበታል።

የአበባ ዘርና ችግኝ ንግግር ዘሮችና የተዘጋጁኞች ማህበራትና መሸጥ ይህም በጥራት ላይ የተሻሻለው በሽታን የመቋቋም ያላቸው መነሻው ቁሶ እንዲያገኙ የሚያደርግ ይህ ዘዴዎችን የተሻለ ሽታና አጠቃቀም ያደርጋል።

በአንዳንድ ለሌሎች ገበሬወች እና ለከተማ ኗሪወች ፍራፍሬ የደን ወይም አትክልት ችግኝ በማምረት እና በመሸጥ የሚተዳደሩ ችግኞች ጥራትን በመጠበቅ እና ለደን ልማት እና ለምግብ ልማት ወሳኝ ወሳኝ ግባት ያቀርባሉ ።በያመቱ የሚካሄደዉ አረንጓዴ አሻራ መርሀ ግብር ትልቅ ተሳታፊ የሚሆን ገበሬነት ነዉ።

የአልሙኒየም ሳልፌት እና የሳልፌት አንድ ላይ የያዘ የሰልፈርና የክሎራይድ ምርታማነትን የሚረዳ ሲሆን አብዛኛውን ሰብሎች ለምሳሌ ዘይት አስፈላጊ ነው አሁን ለምሳሌ የአፈርን ፒኤችፒ ዝቅ በማድረግ ባህሪውን ስላለው በአፈር ለምነት ተስማሚ ነው።

ባሲለስ ሮጀኒሰስ ባሲለስ የተባሉትን ባክቴሪያ የሚገል ሲሆን እንደ ባዮሎጂካል ፀረ ተባይ በመርጨት ይሰራል። በዋናነት የሰብል ተባይ የሆኑ እጮችን ይገድላል። ለሰዎች ለሌሎች ጠቃሚ ነፍሳት በአንፃራዊነት ደኽንነቱ የተጠበቀም ጭምር በመሆኑ ተጠቃሚዎች ይፈልጉታል

የጭነት በሬዎች ምንም እንኳን የግብርና ሜካናይዜሽን እየጨመረ ቢመጣም ለእርሻ ስራ የሚያገለግሉ በሬዎችም ለአነስተኛ ገበሬዎች የሃይል ሆኖ ቀጥሏል በሬዎችንም ለእርሻ ስራና ለጭነት አገልግሎት የሚውሉ በመሆናቸው ለገጠር ኢኮኖሚ ወሳኝ ሚና የሚጫወቱ ለእነዚህ እንስሳት እና አመጋገብ በቀጥታ ለግብርና ምርታማነትም ትልቅ አስተዋፅኦ አላቸው።

ስኳር ድንች ስኳር ድንች በቀላሉ የሚያድግ ከፍተኛ ፕሮቲን ያለው የስር ሰብል ነው በተለይም ከፍተኛ የምግብ ዋስትና ለማረጋገጥ በአጭር ጊዜ ምርትን ስለሚሰጥ የምግብ እጥረትም ሲከሰት በአጭር ጊዜ መፍትሄ ለመስጠት የሚያገለግል የምግብ አይነት ነው ይህ ምግብ ከድንች የሚለየው በመጣፈጡ ነው።

የአርሶ አደር ዘር አባጃ የዘር ኩባንያወች የሚለዋወጡትን የመመሪያነት ጥራት ተከትሎ ሊሸሻሉ የሚችሉ ነገሮችንን የሚያመርቱበት የሰለጠኑ አርሶ አደሮች ሲኖሩ እነዚ አርሶ አደሮችም ተመልምለዉ እነዚህን ገበሬወች የዘር አቅርቦት በአካባቢዉ በቀላሉ እንዲሰራጭ የሚያደርጉ የተመረጡ ገበሬወች ናቸዉ።

የእንስሳት ጤና ቁጥጥር የእንስሳት ጤና ቁጥጥር ትልቅ ቁጥር ያላቸውን እንስሳቶች ጤና መቆጣጠር ፕሮግራሞችን የጨረታ ተባይ ይህም ከፍተኛ የጥራት መቀነስና የጤና መጎደል እንዳይኖር የሚከላከል ዘዴ ሲሆን ይህም ዘዴ በስፋት እየተተገበረ ይገኛል።

ባለር የታጨቀውን የደረቀውን ሣር ወይም ገደማ ወደ ትልቅ ጠቅልሎ በአንድ ለመጠቀም የሚያገለግል ማሽን ሲሆን፤ የሚተከለው ጥቅልል ክብ ወይም ካሬ ሊሆን ይችላል። ይህም መኖ ወይንም ገለባ ለመጓዝ በማከማቸትና ለመጠቀም ምቹ እንዲሆን የሚያደርግ መሳሪያ ሲሆን ፤ በቀጣይም መኖ ለማዘጋጀት ያገለግላል።

አተር በኢትዮጵያ የምግብ ፍላጎትን የሚያሟላ የጥራጥሬ ሰብል ሲሆን በተለይም በደጋማ እና የመካከለኛ የአየር ንብረት ባለባቸው አካባቢዎች በስፋት ይዘራል ጋር ከአፈር ጋር ተባብሮ የናይትሮጅን መጠንንም ለማስተካከል ትልቅ አስተዋጽኦ አለዉ። በአጭር ጊዜ ውስጥ ምርት የሚሰጥ በመሆኑ ለገበሬው ፈጣን የገቢ ምንጭ ጭምርትም ነው።

ውሃን በመቆፈር በጥልቀት ማስፈር ቀልጣፋ ያልሆነ ዘዴ ሲሆን ውሃው ወደ እርሻ መሬቱ ምንም ቁጥጥር ሳይደረግበት እንዲገባ ይፈቀድለታል ውሃው ያላንዳች እኩልነት መሬቱን ስለሚያጠለቅልቅ እጅግ በጣም ብዙ ይባክናል የውሃ አቅርቦትን እጅግ በጣም ብዙ በሆነበት በግብርና ዘርፍ ባህላዊ መንገድን የሚከተልበት ነው።

ትራክተር በግብርና ስራዎች ውስጥ የእርሻ መሳሪያዎች እንደማረሻ እንደመጎተቻ ያገለግላል ሞተርና ትልልቅ ጎማዎች ያሉት ሲሆን ለእርሻ ዝግጅት ለመትከልም ለማልማትም ትልቅ አስተዋጽኦ ያለው ማሽን ነው የትራክተር ዘመናዊ እርሻን ማሰብ እጅግ በጣም ከባድ ጭምርት ነው።

የአህያ እርባታ አህዮች በገጠር ለጭነት ማጓጓዝ ስራ ንነደኛ መሳሪያ ናቸው። ለኢኮኖሚ ፋይዳቸው ከፍተኛ ቢሆንም ለጤና እንክብካቤ የሚሰጡት ትኩረት ዝቅጠኛ ነው። የቆዳ ንግድ ህገወጥነትን በአህያ ቁጥጥር ተፅዕኖ አሳድሮ ይገኛል። በአሁኑ ዘመን ጊዜም ለምግብነትም እየዋለ ይገኛል።

ፖታሽየም ክሎራይድ፡ ፖታሽየም ክሎራይድ በመባል የሚታወቀው ፖታሺየም የሚባሉ ዋና ንጥረ ነገሮች የያዘ ማዳበሪያ ነው፤ በተለይ በሽታ የመቋቋም አቅሙና በተለይ ውሃማ የእህል ጥራትንም ይጨምራል። ለተክሎችና ለአትክልትና ፍራፍሬዎች በጣም አስፈላጊ የሆነ ነው።

ተንቀሳቃሽ ወይም የሚረጭ መስኖ የፓይፕ መስመሮች ከአንድ ቦታ ወደ ሌላው ቦታ የሚንቀሳቀሱ ሲሆን በአነስተኛ እና መካከለኛ መጠን እርሻዎች ያገለግላሉ። ከመጠን በላይ የውሃ ብክነትን በመቀነስ የውሃ ብቃትም ያሳድጋል። የመነሻ ወጪው ከተወሰነ ዘመናዊ ስርዓቶችም ያነሰ ነው።

የአክሽናይድ ኢትዮጵያ ብለን የምንጠራው በተወሰነ ክልሎች ምግብ ዋስትና ላይ ያተኮረ ፕሮጀክት በመምራትና አርሶ አደሮች የምግብ ምርታቸውን እንዲያሻሽሉ የምናደርግበት ሲሆን ይህም የአክሽናይድ ኢትዮጵያ በጣም አሪፍ ከሚባሉ ባንኮች አንደኛው ነው።

ገብስ፡ ገብስ በኢትዮጵያ ከጥንት ጀምሮ የሚመረት የእህል ሰብል ሲሆን ለምግብነት ለቆሎና፣ ለገንፎ እና እና ለባህላዊ መጠጦች ለጠላ፣ ለቢራ እንዲሁም ለእንስሳት መኖነት ያገለግላል። በቀዝቃዛ አየር ውስጥም የመብቀል ችሎታው ከፍተኛ በመሆኑ በደረቅ አካባቢዎች በስፋት ይዘራል ማለት ነው።

የእጽዋት ህክምና የሆልቲካልቸር እፅዋት ከበሽታዎችና ከተባዮች ለመጠበቅ ምርመራ ማከል ለምሳሌ ለላብራቶሪ ምርመራዎችን በመጠቀም የበሽታዎችን መንስኤ ለይቶ ማወቅና ትክክለኛው የህክምና ስልትን በመከተል ወሳኝ ነው ይህም የእጽዋትን ደህንነት ለመጠበቅ ያገለግለናል።

ዝሆን፡ ዝሆን ይህ ትልቅ አጥፊ እንስሳ በኢትዮጵያ ማለትም በጋምቤላና በደቡብ ወይም ኦሞ አካባቢዎች በስፋት ይገኛል። በመኖሪያው ቦታ መጥፋት ሳቢያ በከፍተኛ አደጋ ላይ የሚገኝ ሲሆንም ዝሆን በተለይም በህንድ ላይ ትልቅ ምልክት ሆኖ ይታያል።

የእንስሳት ጥርስ ህክምና የእንስሳት ጥርስ ክምናን የከብት አፍና ጤንነት የሚመለከት ነው የጥርስ መበስበስን የድርቅ በሽታን ጤናማ የውስጥ እንክብካቤ እና አጠቃላይ ጤንነትን እና የምግብ አጠቃቀም የሚያሻሽል ዘዴ ነው።

ዝሆን ዝሆን በደቡብ ኢትዮጵያ እና በምዕራብ አካባቢዎች ይገኛል በመጠን ትልቅ በመሆኑ ብልህ እንስሳቶች ናቸው ህገ ወጥ የዝሆን ጥርስን ንግድና የመኖሪያ አካባቢ በመጥፋቱ ቁጥራቸው በእጅጉ እየቀነሰ የመጣ እንስሳት ዝርዮች ናቸው።

የዘር ገበያ ስርዓት ዘሮች ከ አምራቾች የዘር ኩባንያ ወደ ተጠቃሚው አርሶ አደር የሚያደርጉት አደረጃጀት ይህም የቺርቻሮ መሸጫ ስኮቆቺን የግብርና ህብረት ሥራ ማህበራትን እና የመንግስት አጀንስዎቺን ሊያካትት የምቺቅ ሲሆን ይህም ዘዴ ለገበያው ትልቅ አስተዋትጽኦ አለው ።

ባቄላ፡ ባቄላ በኢትዮጵያ በደጋማ አካባቢ በስፋት የሚመረት ለም መሬት የሚወድና ከፍተኛ ፕሮቲን የሆነ ሰብል ነው ለሰው ልጆች የተለያዩ ነገሮችን ከመዋል በተጨማሪ የናይትሮጅን መጠን ለአፈሩ የሚጨምር ነው ምርታማነት እንዲጨምር የተሻሻሉ የዘር ዓይነቶችንም በማሰባሰብ ማምረት ጥሩ ነው።

ድርቅን ጥበቃ በተራራማ ቦታ አካባቢዎች እርጥበትን በመቆጣጠር በእርሻ ውስጥ የመስኖ ውሃ መስጠት ይጠይቃል ይህም የአፈር ድርቀትን በመጠበቅ የውሃ ብቃቱን ያሳያል የኢትዮጵያ ተራራማ አካባቢዎች ተመራጭ የመስኖ አይነት ነው።

የአዲስ አበባ ከተማ የምግብ ባንክ ተነሳሽነት በከተማ አስተዳደሩ እየተሞከረ ያለ ተነሳሽነት ሲሆን የምግብ መግብያን የሬስቶራንት አስተናጋጆችን በመሰብሰብ ለተቸገሩ ነዋሪዎች ለጎዳና ተዳዳሪዎች ለማቅረብ ይሞክራል።

ጤፍ በኢትዮጵያ ውስጥ ዋና የሰብል አይነት ሲሆን ለብሔራዊ ምግባችን ለሆኑ እንጀራ መሠረት ነው። በሃገሪቱ ውስጥ በስፋት የሚመረት ሲሆን ከፍተኛ የብረት ይዘትም አለው። በአነስተኛ ገበረዎች የሚመረት ቢሆንም ምርታማነት ለማሳደግ የተሻሻሉ ቴክኖሎጂ በማስፋፋት ላይ እንገኛለን።

አቮካዶ በጣም ከፍተኛ ዋጋ ያለው የፍራፍሬ ሰብል ሲሆን፤ በስብ እና ቫይታሚን የበለፀገ ነው። በኢትዮጵያም በመምጣት እና ከግል ደጋማ አካባቢዎች የሚመረት ሲሆን ለአገር ውስጥ ገበያ እና ለወጪ ንግድ እየተስፋፋ የመጣው የገቢ ምንጭም ነው። አቮካዱ አሁን ዘንድም በስፋት ለምግብነት ከሚውሉ ፍራፍሬ ሰብሎችም አንዱ ነው።

የእንስሳት ምርመራ ላቦራቶሪ የእንስሳት ምርመራ የደም የሰገራ የሽንትና የተለያዩ ሳምፕሎችን በመተንተን የበሽታውን መንስኤና ደረጃ ይለያል ይህም ሀኪሞች ትክክለኛው የህክምና ላቦራቶሪ በመስጠትና መረጃ ለማግኘት ያቀርበዋል።

ቦሎቄ ቦሎቄ የጥራጥሬ አይነት ሲሆን ለሰው ልጆች እና ለእንስሳትም ምግብ ይሆናል የእርሻ ለምነትና ለአፈር ብልጽግናም ያገለግላል በተለያዩ የአየር ንብረት ሁኔታ ሊበቅል ስለሚችል በተለያዩ ምግቦች ውስጥም እንደ ሰላጣና ወጥ ውስጥም ይውላል።

ለውዝ ቅባታማ ከሆኑ እህሎች አንዱ ሲሆን በተለይ ለዘይት ግብዓቶች የሚያገለግል የእህል አይነት ሲሆን ይህም በተለይ ቅቤው ለዳቦ በሻይ መልክ ለመጠጥ ትልቅ ጥቅም የሚሰጥ ጭምርት ነው።

የአደጋ ስራ አመራር ኮሚሽን ይህ የመንግስት ተቋሞ ለአደጋ ተጋላጭ የሆኑ ወገኖችን የምግብ ፍላጎት ይለያል የእርዳታ ሰብሎች ከዉጭ እርዳታ ከዉጭ በማሰባሰብ በክልል እና በወረዳ በኩል ያከፋፍላል እንደ አንድ ትልቅ ብሄራዊ የምግብ ማከፋፈያ ያገለግላል።

የወተት ላም እርባታ መካከለኛና ዝቅተኛ ደረጃ የሚካሄድ ሲሆን የተሻሻሉ ዝርያዎችን በስፋት እየታወቁ ነው ዋና አላማው በገበያ የሚሆን ወተት ማምረት ሲሆን የምግብ ጥራትን እና ገንቢ ለማሳደግ ትልቅ ድርሻ አለው የቴክኖሎጂ አጠቃቀም አሁን ላይ ዝቅተኛ ሲሆን እሱን ለማጠናከር እና የግጦሽ እጥረትም ትልቅ ፈተናዎች ናቸው።

ቆርኬ በአብዛኛው በኢትዮጵያ ብቻ የሚገኙ ሲሆን አብዛኛው ጊዜ በአዋጅ ብሔራዊ ፓርክ ውስጥ ይገኛል አካባቢ በግብርና በመስፋቱ ምክንያት በእጅጉ በመጥበቡ ከባድ ጥበቃ የሚያስፈልገው ዝርያ ነው ይህም በመጥፋል ላይ ካሉ እንስሶች አንደኛው ነው።

ኢትዮጵያ ከፍተኛ አካባቢዎች በብዛት የሚመረጥ ለሰው ልጆች ምግብነት ለገብስ ዳቦ ለገንፎ እንዲሁም ከዚህም ባሻገር ደግሞ ለጠላ እና ለቢራ መስሪያ የሚያገለግል ድንቅ የሆነ እህል ነው።

የመስኖ አጠቃቀም የውሃ መጠንን በአግባቡ በመጠቀም እንደ ነጠብጣብ መስኖ ያሉት በመጠቀም። ዘመናዊ የውሃ ብክለትን በመቀነስ ከፍተኛ ውጤትን እንዲሰጠን ማድረግ እንችላለን ማለት ነው።

የእንስሳት ክትባት፡ ክትባት የእንስሳትን በሽታን ለመከላከል፣ አቅም ለማጠናከርና በሽታዎች እንዳይዛመቱ ለመከላከል ወሳኝ ተግባር ነው። እንደ ከብቶች ወረርሽኝ፣ የእብድ ውሻ በሽታና ሌሎችም ተላላፊ በሽታዎችን ለመቆጣጠር ይጠቅማል፤ ወቅታዊ ክትባቶችን በኢኮኖሚ ጠቃሚ የሆኑ እንስሳት እና ዋስትና ዓለም የሚሰጥ ነው።

የአረንጓዴ መርሃ ግብር የአረንጓዴ መርሃ ግብር ይህ በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ችግኞችን በመትከል የኢትዮጵያን የደን ሽፋን ለመሸፈን ያለመና በጣም አሪፍ ከምንላቸው የአየር መቆጣጠሪያ መንገዶች ውስጥ ያፈር ለምነትን ለመጨመር የሚያገለግል ነው ተብሎ ይታሰባል።

አጋዘን አጋዘን በኢትዮጵያ በተለይም በጫካና በኮረብታ አካባቢዎች ከሚገኙ ግርማ ሞገስ ካላቸው እንስሶች መካከል አንደኛው ሲሆን፤ አጋዘን በብዛትም በተለያዩ ቦታዎች ይገኛል። ለረጅም እና ጠመዝማዛ ቀንዱ ይታወቃል።

ቀጭኔ ቀጭኔ አንገቱ እጅግ በጣም ረዥም የሆነ እንስሳ ዝርያ ሲሆን፤ በኢትዮጵያ በተለይም በደቡብ ምዕራብ እና አካባቢዎች ለምሳሌ በጋምቤላ እና በኦሞ ይገኛል። እንደገና ደግሞ በቁጥር ውስን በመሆኑ በጥብቅም ይፈለጋል።

የማህበረሰብ ደን ልማት በአካባቢው የማህበረሰብ ተሳትፎ እና አመራር የሚካሄደው የደን ልማት አይነት ሲሆን ይህም የደን መሬትን የማስተዳደር የመጠበቅ እና ከደን የሚገኘውን ጥቅም የመጠቀም ኃላፊነት መብትም አለው። ይህም የደን ጥበቃ እንዲጎለበት ከማድረጉም በላይ የኑሮ ደረጃንም ለማሻሻል ይጠቅማል።

የምርምር ስልጠና ዘዴዎችን ለማግኘት የሚያስችል የምርምር ዘዴ የተለያዩ ባለሙያዎችንና ማበረሰቡን በአዲስ ልዩ አያያዝ የተለያዩ ቴክኒኮችንም በማሰልጠን የካትታል ይህም ተበረታቶ የሚሠራ ስራ ነው።

የድንገት መሰብሰቢያ ማሽን የድንጋይ ሰብሳቢ ማሽን ለመሰብሰብ ያገልገልጋዮችን በመሬት ትዝግጅት ወቅት እና ለማሸኖችን ጥገና በጣም አስፈላጊ ማሸነፍ ነው

የዘር መትከያ የዘር መትከያ ማሽን የተወሰኑ ዘሮችን ጥልቀትና ርቀቱን በእርሻ ቦታው ላይ በአንድ ጊዜ በርካታ ዘሮችን ለመዝራት የሚያስችል ነው በአንድ ጊዜ ትክክለኛ ርቀቱና ጥልቀትን ለማምጣት ይረዳል የዘሮች ምርታማነት እንዲጨምር ያግዛል።

ኬር ኢትዮጵያ ኬር ኢትዮጵያ ብለን የምንጠራው በገጠር አካባቢ የምግብ አቅርቦት የኑሮ ማሻሻያ ፕሮግራሞችን ይደግፋል። ለምሳሌ ለትምህርት ቤት ተማሪዎች የምግብ ፕሮግራም ይደግፋል። እንዲሁም በኢትዮጵያ ከሚታወቀው ኬር ኢትዮጵያ ተብሎ የሚታወቅ የምግብ ዋስትና ነው።

አኩሪ አተር አኩሪ አተር በጣም ከፍተኛ የፕሮቲን መጠን ያለው ጥራጥሬ ነው ለሰው ልጅ ምግብነት የሚያገለግል ነው በኢትዮጵያ በአዲስ መልኩ እየተጀመረ ያለ የአኩሪ አተር የአመጋገብ ስርዓትን ለማሻሻል እየታሰበ እየተሰራ የሚገኝ ነው ይህ ሰብልም ለኢትዮጵያና ለውጭ አገሮች ኤክስፖርት ከሚደረጉ ሰብሎች መካከል አንደኛው ነው።

የዘይት ሰብል እርሻ የዘይት ሰበር እርሻ ለሰሊጥ አኩሪ አተር የመሳሰሉ ሰብሎች ለዘይት ፋብሪካና ለ ኤክስፐርት በስፋት ያመርታሉ ተብሎ የሚታወቁ ትላልቅ የኤክስፖርት ማሽኖች ውስጥ አንደኛው የዘይት ሰብል እርሻ ነው።

በቀሎ በቀሎ በኢትዮጵያ በብዛት ከሚመረቱ ሰብሎች ውስጥ አንዱ ሲሆን በአለም ለዳቦ ለገንፎ ለእንስሳትና ለተለያዩ ምርቶች እና ለዘይት ያገለግላል በፍጥነትም የሚያደግና ከፍተኛ ትምህርት የሚሰጥ በመሆኑ አርሶ አደሮች ዘንድም ተወዳጅ እና ከፍተኛ የሆነ የምግብ ዋስትና አስተዋጽኦ አለው።

በቆሎ በቆሎ በኢትዮጵያ በብዙ ክልሎች በተለይም በደቡብና በምዕራብ ኢትዮጵያ በስፋት የሚመረት ሲሆን፤ ለሰው ልጆችም ለምግብነት ለምሳሌ ቆጮ፣ ገንፎ የመሳሰሉትን እና ለእንስሳት መኖነት በማገልገል ላይ የሚገኝ ነው።

የዱር እንስሳ ህክምና ዱር እንስሳ የሕክምና ክትባት የመሰሉ የእንስሳት ህክምና ዘርፍ ሲሆን፤ ከበሽታ ለመጠበቅ የአካል ጉዳትም በማከም የመጣ ስጋት ያለባቸው የመራባት ስጋት ያለባቸው ብቃትም እያሳደገ የሚገኝ በተለይም ለብርቅዬ የዱር እንስሳቶችም ልዩ እንክብካቤም ተሰጥቷቸው እየሰራ ይገኛል።

የውሃ ተፋሰስ ልማት ወንዞችና የውኃ አካላት ዙሪያ ደኖች በመተከልና በማልማት የህወሓትን በማስተዳደር መጠበቅ የሚጎርፍ ጥፋትን በመከላከል የከርሰ ምድር ውሃ በመጨመር እና የውሃ ማጠራቀሚያ እንዳይደርቁ በመከላከል ኃይሎችን ኃይል ማመንጫ ተቃዋሚ በመሆንም የሚያገለግል ትልቅ የሆነ ልማትና የደን ልማትን ዘዴ ነው።

አንበሳ የዱር እንስሳዎች ንጉስ የሆነው አንበሳ በተለይ በኢትዮጵያ በተለያዩ ብሄራዊ ፓርኮች ውስጥ ይገኛል። በተለይም በጋምቤላ፣ በማንጎና በኦሞ ብሔራዊ ፓርኮች በስፋት ይታያል፤ የኢትዮጵያ አንበሳ ልዩ ጥቁር ፀጉር በጉሮሮአቸው ስር ሲኖራቸው በቁጥር እየቀነሰ መምጣትና ከመኖሪያ ቦታው መፈናቀል ምክንያትም አደጋ ላይ ይገኛል።

የሰብል ሰብስብ አርሶ አደሮች ከዋና ምርት በኋላ በበጎ ፈቃደኛ ሰብስበው እንዲወስዱ የሚፈቅዱበት ሲሆን ይህም ፍጹም ጤናማ የሆኑ ምርቶች ወደ ብክነት እንዳይሄዱ የሚከላከል ዘዴ ነው።

የዩንቨርሰቲ ተማሪዎች የምግብ ድጋፍ የተማሪዎች የምግብ ድጋፍ የዩኒቨርሲቲ ተማሪዎች የምግብ ላይ እያንዳንዱ ዩኒቨርስቲ ተቸጋሪ ተማሪዎችን ለመደገፍ በጎ ፈቃድ የሚቋቋም የምግብ ማሰባሰቢያ መርሃ ግብሮ ሲሆን እነዚህ መርሃ ግቦሮች በኢትዮጵያ ከተለመዱ መርሀግብሮች ውስጥ አንደኛውና ዋነኛውም ቦታ የሚይዙ ናቸው።

የቅመማ ቅመም ልማት እንደ ዝንጅብል ኮረሪማ ያሉ ቅመማቅሞችን ማምረት እነዚህ ሰብሎች ለምግብ ማጣፈጫነትና ለመድሀኒትነት አገልግሎት እንዲሁም በገበያ ከፍተኛ ዋጋ ያላቸው በመሆናቸው ምግብንም ለማጣፈጥ ከሚመረጡ ሰዎች መካከል እጅጉን ዋነኞቹ ናቸው።

የደን ማጠር እና ጥበቃ አዲሱ ተወካዮች ወይም የተፈጥሮ ደኖች ከእንስሳት ግጦሽና ከሰዎች ጉዳት ለመከላከል አካባቢ በአጥር መከለል ውሳኔ ነው። በተጨማሪ ጠባቂዎች በመቅጠር የሕገወጥ ቆረጣ እና የአደንን በመከላከል ተግባር ላይም የሚከናወን ሥራ ነው።

የእድገት ተቆጣጣሪወች: እነዚ ኬሚካሎች የእጽዋትን እድገት ሂደት ለመቆጣጠር ያገለግላሉ ። ለምሳሌ ክሪን የአፈሩ መተካካት የእድገትን ቁመት በመቀነስ ፍሬ እንዲሰጥ ማፋጠን ይችላል። የሰብሉን ቅርጽናና ጥርአት ለማሻሻል ጠቃሚ ጭምርት ናቸዉ።

አሳማ አሳማ በሜዳማና በሥር የተሸፈነ ላይ የሚኖር ሲሆን፤ መሬት ውስጥ በመቆፈር የራሱን ቤት ይሰራል። ብዙ ጊዜ ጭራውን ወደ ላይ ቀስሮ ሲሮጥ ይታያል። ይህም ሁሉንም ዓይነት ምግቦችን በመመገብም ይታወቃል።

ዳይ አሞኒየም ፎስፌት ንጥረ ነገሮችን የያዘው ጉዳት ማዳበርያ ነው ስርዓተ እድገት በአበባ አፈር አፈጣጠር ወሳኝ ነው ከመዝራት በፊት ጠንካሬ በመስጠቱ ዋና አገልግሎት አለው በ አብዛኛው ጥራት ጥቅም ላይ ይውላል።

የፍራፍሬ ሳይንስ ነው የፍራፍሬ ተክሎችን እንደ ሙዝ ማንጎ ወይም አቮካዶ የመሳሰሉትን ማልማት የአበባ ፍሬን አፈጣጠር ማጥናት የተለያዩ ዘሮች ማሻሻልና ምርትን ማከማቸት ያካትታል ዋና አላማውም የተመጣጠነ ምግብን ከፍተኛ የፕሮቲን ይዘት ያላቸውን ምግቦች መጨመር ላይ ነው።

ዘመናዊ ግብርና : ዘመናዊ ግብርና ቴክኖሎጅን በመጠቀም የእርሻ መሬትን በየክፍሉ በመቀጣጠል እና በማጠር የማዳበሪያ የዉሀና ቸኬሚካሎችን በመገጣጠም በሚፈልጉት ቦታና መጠን ብቻ በመጠቀም ብክነትን በመቀነስ የግብርናዉን ብቃት የሚጨምር ዘዴ ነዉ።

የወንዝ ማስወገጃ መስኖ ከወንዝ ወይንም ከጅረት ውሀዉን በመስኖ በመጠቀም አቅጣጫዉን ማስቀየር በቀጥታ ወደዋናዉ ቤጅ በሚመራበት ባህላዊ ዘዴ ነዉ ለዉሀ አጠቃቀም ግድቡ አይጠቅምም በአብዛኛዉ ሚያነሱት ነገሮች ሚተገበር በዝናብ ወቅት ሚበቅል ነዉ።

ምስር ከጥንት ጀምሮ የሚታወቅ የጥራጥሬ ሰብሎች ሲሆን፤ በከፍተኛ ፕሮቲን እና ፋይበር እንዲሁም፤ በብረት ይዘቱን ከፍተኛ ነው። የተለያዩ አይነቶችም ቀይ፤ አረንጓዴ ያሉ ሲሆን፤ ለወጥና ሾርባ ለማዘጋጀትም ትልቅ አስተዋጽዖ ያለው የምግብ አይነት ጭምርት ነው።

ከርሰ ምድር መስኖ የውሃ ቧንቧዎችን ከመሬት በታች የሚቀበር በመሆኑ ትነቱን ያስወግዳል። ውኃውም ብቃቱ ከፍተኛ ቢሆንም፤ ቱቦዎችን ከእንስሳት ከአይጥ እና ከተለያዩ ለመከላከል ታስቦ እየተሠራ ዘዴ ነው።

ሩዝ በዓለም ላይ ከብዙ ሰዎች ዋና ምግብ የሆነ የጥራጥሬ ሰብል ሲሆን፤ በእስያ፣ በላቲንና አሜሪካ እንዲሁም በአፍሪካ በስፋት ይበቅላል። በእርጥብ እና በሞቅ አካባቢዎች የሚበቅል ሲሆን፤ በከፍተኛ ካርቦሃይድሬት ምንጭም ጭምርት ነው። በተለይም በእስያ ባህል ውስጥ ወሳኝ ሲሆን፤ ለኢትዮጵያ አዲስ እና ተስፋ ሰጪ ሰብልም ነው።

የዘር ልባስ ዘሩ ከመታከሉ በፊት በፈገስ ማጥፊያ በነፍሳት ማጥፊያ ወይም በሌሎች ንጥረ ነገሮች መሸፈን ወይም ዘሩን በመሬት ውስጥ እያለ ከበሽታና ከተባይ በመከላከልና የመብቀል ፍላጎቱን እንዲያሻሽል ለማረግ ቀድመን የመነዘጋጅበት ዘዴ ነው።

የአግሮ ፎረስቴሽን ገበሬ በአንድ እርሻ መሬት ላይ ሰብሎችን እና እንስሳትን በማርባት የሚያመርት ገበሬ ሲሆን እፅዋቶች ጥላ ሲሰጡ ደግሞ እንስሳቶች ለቤት የአገልግሎት ይውላሉ ይህም የአካባቢ ጥበቃ በማጣመር ለዘላቂ እርሻ አስተዋጽኦ አለው።

ጉማሬ: ጉማሬ በኢትዮጵያ በወንዞች እና ሀይቆች ላይ የሚታይ የዱር እንስሳ ሲሆን በአዋሽ በጋንቤላ በጣና ሀይቅና እንዲሁም በአበይ ወንዝም በስፋት በስፋት ይታያል ። መኖሪያዉም ዉሀ ዉስጥ ሲሆን እጅግ ግዙፍና አስፈሪ እንስሳት ጭምር ነዉ።

የከረሰ ምድር ውሃ በሰው ሰራሽ መንገዶች ከሰብሎች ስር እንዲሠርግ በማድረግ ከምናደርግበት መካከል ይካተታል። ለአንዳንዱ የዛፍ አይነቶች እርሻው ተስማሚ የሆነ የመስኖ አይነት ጭምርት ነው።

የችግኝ ማሽን ይህ ማሽን በተለይ ሰብሎች ችግኞች በትሪወች ዉስጥ ለማዘዝ ያገለግላል። ዘርን አረምን በአንድ ላይ ለመጠቀም ችግኙን በተከታታይ ያዘጋጀ ይህ ማሽን ችግኛችን የማዘጋጀት ሂደት ያፋጥናል እና በእጅ የሚሰራ ስራ ይልቅ ጠንካራ ጤናማ ነዉ።

የአፈርና የውሃ ጥበቃ የአፈር መሸርሸር መከላከል የእርከን ግንባታ የድንጋይ ግድቦችና የአፈር ጉድጓዶች መቆፈር ያካተታል እነዚህ መዋቅሮችና የውሃ ፍሰት ውሃ መሬት ውስጥ እንዲሰርግ በማድረግ ከፍተኛ ችግር በመቅረፍ እፅዋቶች እንዲያድጉ ያግዛል።

የችግኝ ማፍራት ችግኝ ማፍራት ሆሊካቸር ምርት መሠረት ወይም ዛፎች ይዟት ቁጥሮችን በዘር ፣ በቅጠል፣ በግንድ መቁረጥ ወይም በክትባት አማካይነት ማብዛትን ያመለክታል። አላማው ጤናማና የሚፈልጉ ዝርያ ያላቸው ተክሎችን ለማስፋፋት ነው።

የአዉሮፓ ሕብረት ሲቪል ጥበቃ እና የሰብል በኢትዮጵያ የድንገተኛ የምግብ እርዳታ የተዘጋጀ ድጋፍ የሚያቀርብ አለም አቀፍ ተቋም ድጋፍ በሌሎች ድርጅቶች በኩል የምግብ ግዥ ያመቻቻል ። ይህም በኢትዮጵያ ካሉ ትልቅ ተቋማት አንዱ ነዉ።

የዱር እንስሳት ሕክምና ይዘትና ዱር እንስሳትን ጤና እና ጥበቃ ላይ ያተኮረ የዱር እንስሳት በሽታዎችን መመርመር ማከምና መኖራቸው መወሰን ያካትታል። ከጥበቃ ባለሙያዎች ጋር በመሆን የብዝሃ ህይወትን በመጠበቅ ረገድም ትልቅ ሚና የሚጫወት ዘዴ ነው።

ቁሉባስ ዝንጀሮ ጥቁርና ነጭ ቁሉባስ ዝንጀሮ በኢትዮጵያ የሚገኙ ሲሆን በወንዝ ዳርቻዎች ይኖራል ቅጠላቅጠል የሚመገብ ሲሆን የሚያምሩ ፀጉራቸው ይታወቃል ይህም የመኖር አቅማቸውን አጥብቦታል በአሁኑ ሰዓት እየተመናመኑ ይገኛሉ።

የሀገር ውስጥ ማህበር ምግብ ዘመቻ የሀገር ውስጥ ማህበር የምግብ ዘመቻ በተለያዩ ሀገራት ምሳሌ በአዲስ አመት ወቅት በአጭር ጊዜ የሚካሄደ የምግብ ስብስብ ማከፋፈያ መንገዶች አንደኛውና ዋነኛው ስመጥር ነው።

ኑግ በኢትዮጵያ ውስጥ የሚመረት ጠቃሚ የቅባት ሰብል ሲሆን ዘይቱም ለምግብነት የሚውል ነው። ፍሬው ከተጨመቀ በኋላ የሚቀረው ለእንስሳት መኖነት ያገለግላል። በአካባቢው የአየር ሁኔታ በቀላሉ ስለሚመረት በስፋት ይዘራል ኑግም ለምግብነት ነው።

ዋልያ፡ ዋልያ ፍየል መሰል እንስሳ ሲሆን በአለም ላይ የሚገኘው በሰሜን ተራሮች ብሔራዊ ፓርክ ብቻ ነው ግዙፍ እና ወደ ኋላ የተንጋለሉ ቀንዶችም አሉት እጅግ ቁልቋላማ በሆነውና ገደላማ በሆነው በሰሜን ተራሮች ብሔራዊ ፓርክ ውስጥ በመኖር ይታወቃል በቁጥር በማነሱና በመጥፋት ምክንያት ለአደጋ የተጋለጠ እንስሳም ጭምር ነው።

ማሽላ ለኢትዮጵያ በብዛት በሆኑ አካባቢዎች ላይና ለድርቅ ተጋላጭ የሆኑ አካባቢዎች በስፋት ይመረጣል ድርቅን የመቋቋም አቅም ከፍተኛ በመሆኑ በአፈርና በሶማሊያ ክልሎችም በስፋት ከሚመረጡ ሰብሎች መካከል ነው አንደኛ በመሆን ይጠቀሳል።

አጋዘን፦ አጋዘን በአፍሪካ ውስጥ በጣም ቆንጆ ልዩ ከሆኑ የዝርያዎች መካከል አንዱ ሲሆን በኢትዮጵያ ባሉ ተራራዎችና በተለያዩ ደጋማ ስፍራዎች በብዛት ይገኛል። ረጅምና ጠመዝማዛና ግርማ ሞገስ ባለው ቀንዱ ተወዳጅነትን አትርፉዋል።

የእንስሳት መድኃኒት ይህን የእንስሳት ዘርፍ የእንስሳት መድኃኒት እንዴት እንደሚሰሩ መጠን እና ጠቃሚ እንዲሁም የእንስሳት መድኃኒት የጎንዮሽ ጉዳት ጥናት ላይ ያተኩራል። የእሳት ሐኪሞች ለተለያዩ የጤና ችግሮች ትክክለኛው መድሃኒት በአግባቡ እንዲወጡ የሚያስችላቸውን ዘዴ ነው። በተለይ ለመጎብኘት የሚሄዱ እንስሣትም የመድኃኒት ቅያሪ ምርቶችን ያካሂዳል።

አቦ ሸማኔ: አቦ ሸማኔ በምድር ላይ ብቸኛዉ ፈጣን እንስሳ ሲሆን በኢትዮጵያ ወስጥም በቁጥር እጅግ አነስተኛ ከሆኑ የእንስሳት ዝርያወች መካከል አንደኘዉ ሲሆን በአዋሽ እና በሌሎች ደረቅ ቦታወችም አልፎ አልፎም ይገኛል።

የመንደር ባንኮች:የመንደር ባንኮች በአንዳንድ ገጠራማ አካባቢ አርሶ አደሮችበጋራሁነዉ የተወሰነ ትምህርት መጠን ለችግር ጊዜ የሚሆን የሚቆጥቡበት የሚያከማቹበት ስርአት ሲሆን ይህም ስርከት በገጠር አካባቢ የተለመደ ስርአት ነዉ።

ዳፕ ሁለት ዋና ዋና ንጥረ ነገሮችን የያዘ የናይትሮጅንና ፎስፎረስ ንጥረ ነገር የያዘው ውህድ ማዳበሪያ ነው ለስር ልማት እና ለምግብ ዝውውር እንዲሁም ለፍሬ ምስረታ በጣም ወሳኝ ሲሆን የተለያዩ ዘሮችን ለመዝራት እና ለማዘጋጀት የምንጠቀምበት ማዳበሪያ ነው።

ካሮት: ካሮት ለምግብነት የሚዉል ስሩ የሚበላ ምግብ ሲሆን በከፍተኛ በቫይታሚን ኤ ይዘትም ይታወቃል በኢትዮጵያ በመስኖም የሚመረት ሲሆን በከተማ ኗሪወች በቫይታሚን ምንጭ ከመሆኑም የቸነሳ በአነስተኛ ማሶች ለገቢ ማስገኛ የሚያገለግል ልዩ የሆነ ጥሬ ሰብል አይነት ነዉ።

የጥጥ እርሻ የጥጥ እርሻ ለጨርቃ ጨርቅ ኢንደስትሪ ዋና ግብዓት በመሆን የኢንዱስትሪ እርሻ ልማት ለማልማት በተለይ በአብዛኛው በስምጥ ሸለቆ አካባቢ በመስኖ ይለማል ይህም የውጭ ምንዛሬ በማስገኘት የስራ እድል በመፍጠር አንደኛ የሆነ ስራ ነው።

ሽንብራ ሽንብራ የጥራጥሬ አይነት ሲሆን በፕሮቲን የበለፀገ በመሆኑ በጣም ጠቃሚ ነው በደረቅ አካባቢዎች በደንብ ያድጋል ለምግብም ለወጥ ለቆሎ ለአፈርም ለእምነት አስተዋጽኦ ያለው የሰብል ዓይነት ነው።

የፈሳሽ ውህደት ማዳበሪያ እዚህ ማዳበሪያ የመስኖ ስርዓቶችን በአማካኝነት ለሰብል የሚሰጡ ናቸው። በቀላሉ በእዋት ለሚመጡ ሆልቲካቸር ሰብሎች አነስተኛ የእርሻ ላይ ጥቅም የሚውሉ በጣም አሪፍ የምንላቸው ናቸው።

የከብት አርቢ ገበሬ ይህ ገበሬ ከመሬት ይልቅ እንስሳት ላይ ያተኩራል ሀብቶችን ንብረቶችን ለማስተዳደርና የውሃ ፍለጋ ከቦታ ቦታ እያዘዋወረ የዚህ ገበሬ ዋና የገቢ ምንጭ ከወተት ከቆዳ ከስጋ ሲሆን በተለይ ከወጣ ያገኛል አርብቶ አደር ተብሎ ይጠራል።

የስኳር ድንች መትከያ ማሽን የድንች ዘለላዎችን በተወሰነ ጥልቀትና ርቀት ላይ በአፈር ውስጥ በመትከል ነገር ይህን ማሸነፍ መቻል ነበር ማለት ነው። ስለሆነም በአንድ ጊዜ በማክበር በማስቀመጥ እና በእርሻ ሥራ ጊዜ እንዲከናወን ያደርጋል።

ልዩ የሰብል አምራች ገበሬዎች እንደ ጅንጅብል እርድ ኮረሪማ ወይም ነጭ ሽንኩርት የመሳሰሉ ልዩ የገበያ ሰብሎችን ያመርታል እነዚህ ሰብሎች ለጤና ከፍተኛ ዋጋ አላቸው በነዚህ ቦታዎች ላይ በማተኮር ከፍተኛ ገቢ ይፈጥራል።

ባቄላ፡ ባቄላ በኢትዮጵያ ከሚመረቱ የጥራጥሬ ሰብል አይነቶች ውስጥ አንዱ ሲሆን የአፈር ለምነትን የናይትሮጅን መጠን በመጨመርም ከፍተኛ ጥቅም አለው። ከፍተኛ የፕሮቲን ይዘት ስላለው ለምግብ ወሳኝ ነው ከተለያዩ ሰብሎች ጋር በመቀየር የአፈር ለምነትን ለመጠበቅ ይረዳል ማለት ነው።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበራት አገልግሎት በየደብሩ በየገማቱ የምግብና የልብስ ድጋፍ ትሰጣለች ለተለያየ ለጎዳና ተዳዳሪ ለአረጋውያን ምእመናት የመመገበያ ማዕከላት በማቋቋም አገልግሎት ትሰጣለች።

የጭነት ተሽከርካሪ ወይም ጋሪ የእርሻ ምርቶችን ዘሮችን እንዲሁም ገለባዎችን ከመስክ ወደ ቦታ ለማጓጓዝ ያገለግላሉ ከትራክተር ጋር የሚቆጠር ሲሆን የተለያዩ አቅም አላቸው በእርሻ ላይ የሎጂስቲክ ስራዎችን በቀላሉ ለማድረግም ያገለግላሉ።

የሽንኮራ አምራች ገበሬ የሽንኮራ ገዳ አምርቶ ለፋብሪካዎች የሚያቀርብ ገበሬ ይህ አይነት የእርሻ መሬት እና ብዙ ውሃ የሚጠይቅ ሲሆን የዚህ አይነቱ ገበሬ ስራም ሸንኮራ አገዳ በማምረት ለድርጅቶች ማቅረብ ነው።

ነብር: ነብር በኢትዮጵያ ከሚገኙ አስፈሪ እንስሳወች መካከል አንደኘዉ ሲሆን ቆዳዉም ዥንጉርጉር ከመሆኑ ሲያዩት ማራኪና ሳቢ የሆነ የዱር እንስሳ ምርት ነዉ ነብር ከድመት ጋር በተወሰነ መልኩ ተመሳሳይነትም አላቸዉ።

የገጽታ መስኖ የቧንቧ መስኖዎች በመሬት ላይ ተዘርግተው በቱቦ አማካኝነት በቀጥታ ወደ ስር ውሃው የሚጠባጠብበት ዘዴ ሲሆን ውሃው ከዘጠና ፐርሰንት በላይ በኢትዮጵያ የአትክልት እና ፍራፍሬ ምርት ላይ በስፋት እየተዋወቀ የሚገኝ የመስኖ ዓይነትም ነው።

ዘመናዊ የዶሮ እርባታ ይህ ዘርፍ የእንቁላል ምርት እና ለስጋ ምርት ተብሎ በዘመናዊ መንገዶች ይካሄዳል በአዲስ አበባ እና በታላላቅ ከተሞች መካከል ያደረገ ሲሆን በአጭር ጊዜ ከፍተኛ ምርት መስጠትም የሚያስችል ነው። ከፍተኛ የሆነ የምግብ እና የመዳኒት ግብአትን በዉጭ ምንዛሬ የሚገዛ በመሆኑ የዋጋ መናሩ ከፍተኛ ፈተና ነው።

የደን ቃጠሎና መከላከል ቁጥጥር ደንን ከቃጠሎ ለመከላከል ቅድመ ዝግጅት ስራዎችን እንደ እሳት መከላከያ መሳሪያዎችን ማቅረብ ማከናወንና የእሳት አደጋ ሲከሰት በፍጥነት ለመቆጣጠር የሚያስችል ስርዓቶች መዘርጋት ነው። ይህም ከፍተኛ የሆነ የደን መጥፋትን ይከላከላል።

የእንስሳት መኖ ምርት : የእንስሳት እርባታ የሚደግፉ ወሳኝ ዘርፍ ሲሆን በአሁኑ ጊዜ የዘመናዊ እርባታ ማስፋፋት የጥራት መኖ ፍላጎትም እየጨመረ መቷል የመኖም ማምረት ፋብሪካወችና መለስተኛ አምራቾች የፕሮቲንና ሀይል ምንጮችን እንደ አኩሪ አተርና በቆሎ ተጠቅመዉ እያመረቱ ይገኛሉ ።

ቋሚ ግብርና አትክልቶችንና ሌሎችንም ሰብሎችን ውስጥ ብዙ ጊዜ እንስሳት በማርባት ዘዴ ይህም ዘዴ የማይፈለግ ሲሆን በአካባቢ ሁኔታ ሙሉ በሙሉ ዓመቱን ሙሉ ምርት ለማካሄድ የሚያስችል ዘዴ ነው።

የቤተክርስቲያን ማህበራት የእለት ተግባር በቤተክርስቲያን የተደራጁ ማህበራት በየሳምንቱ ለችግረኛ ምዕመናን ምግብ በመሰብሰብ በማከፋፈል የሚያበሉበት እና የተራቡትን የሚረዱበት የስብስብ ፕሮግራም ነው።

የደን ምርት ማርኬቲንግ ከደን የሚገኙ ህጋዊ እንደ እንጨት፣ ሙጫ እንዲሁም የተለያዩ ነገሮችን በማቅረብ ለተጠቃሚው ተደራሽ እንዲሆን ማድረግ እና የደን ልማትን ለሚያስፋፉ ማህበረሰቦች ገቢ በማስገኘት ለደን ጥበቃ ያላቸውንም ተነሳሽነትንም የሚጨምር ይሆናል ማለት ነው።

ጭላዳ ባቡን በኢትዮጵያ ደጋማ አካባቢዎች ላይ ብቻ የሚኖር ዝርያ ዝንጀሮ ዝርያ ሲሆን፤ በሳር የሚያቀርብ ሲሆን በአፍሪካ ውስጥ ብቸኛው ሰበር ጆሮ ነው። በደረቱ ላይም ቀይ ጸጉር ያለው ምልክት ሲሆን ፤ ይህም ትልቅ ቡድኖች በመሰማራት መሬት ላይም ይኖራሉ።

የቡና አምራች ገበሬ ይህ አሶ አደር በዋነኝነት በደጋማ አከባቢዎች በዋንኛነት ከፍተኛ ዋጋ ያለው የኢትዮጵያ ቢና ያመርታል። ቡናውም ብዙ ጊዜም በከነስቸኛ ጀረጄዎች የሚካሄድ ሲሆን በእጅ በመልቀም ለአለም አቀፍ ገበያ እንዲቀርብ የሚያደርግ የሀገሪቱ ኢኮኖሚ ዋና ዋልታ ነው።

የደን ቆጠራና ካርታ ስራ የደን ቆጠራ አይነት መጠንና ስርጭት ለመቆጣጠር የሚደረግ ጥናት ሲሆን ትክክለኛ መረጃ ለማስተዳደር ለምሳሌ ለልማት የሚሆኑ ቦታዎችን ለመለየት አስፈላጊ ነው በዘመናዊ መንገድ የርቀት ዳሰሳ እና ጂፒኤስ በመጠቀም ሊሆን ይችላል።

ቆስጣ አረንጓዴ ቅጠል ያለው ሲሆን በቫይታሚን ኬ የበለፀገ እና በቤት ውስጥ በካርቦ ሀይድሬት የበለፀገ ሰላጣ ለወጥና ለተለያዩ ምግቦች በጣም ጠቃሚ የሆነ ነው እንዲሁም ለምግብነት ቅጠሉ ከሚበሉ ሰብሎች አንደኛው ነው።

የእንስሳት እርባታ ህክምና ይህ የእንስሳት እርባታ ህክምና የእንስሳት ሀኪሙ እንስሳትን ማስተዳደርን ያካተተ ሰው ሰራሽ ዘርፍ የእንስሳት ቁጥር ለመጨመር ይሰራል እንስሳቶችን የመመርመርና የማከም የዚህ ዘርፉ ዋና አካል ጭምርት ነው።

ማረሻ ማረሻ የእርሻ መሬትን በማገላበጥ ለማረስ የሚያገለግል መሳሪያ ሲሆን የአፈሩ ክፍል ከታችኛው ክፍል ጋር በመቀላቀል አረሙን በመቁረጥና ከአፈር ጋር በማዋሃድ ዝግጁ ያደርጋል። የተለያዩ የማረሻ አይነቶችም አሉ ከነዚህም መካከል ማረሻ ጥቅም ላይ ይውላል። ትራክተር በመጠቀምም የሚንቀሳቀስ ሲሆን ለአፈር ጥበቃ ወሳኝ ነው።

ጎሽ፡ ጎሽ በኢትዮጵያ በተለያዩ ፓርኮች በተለይም በውሃ አቅራቢያ የሚገኙ ትልቅ እና አደገኛ እንስሳ ሲሆን ጎሽም ለልጇ ስትል ተወጋች በሚል ትልቅ ተረት ይነገራል።

ቀይ ቀበሮ ይህ ብርቅዬ ውሻ መሰል አጥቢ እንስሳት በአለም ላይ በኢትዮጵያ ከፍተኛ ተራሮች ሰሜን ተራሮች የሚገኝ ሲሆን በቀይ ፀጉሩ እና ረጅም እግሮቹም ይታወቃል። በቁጥር እጅግ በጣም አነስተኛ በመሆኑ እና በመጥፋት ምክንያት ለአደጋ የተጋለጠ ዝርያ ውስጥም በዋናነት የሚጠቀስ ነው። በዋናነት አይጦችን በመመገብ ይታወቃል።

የማይክሮስፒክለር ውሃን በዝቅተኛ እና በትንንሽ መጠን ለዛፎች ወይም ለቁጥቋጦዎች ስር በተለይም ለፍራ ፍሬ እና ለቡና እርሻዎች ተስማሚ ነው ውሃ አጠቃቀም ብቃቱ ከመስኖ ቀጥሎ ሁለተኛ ደረጃ ነው።

የተራራማ ደን ልማት የደን ልማት በመንገድ ዳር አካባቢዎችን በመትከል ከፍተኛ ጥቅም አለው በመንገድ ዳር የሚደረግ አቧራን የማይቀሰቀስና የአየር ንብረቱን የሚጠብቅ ሲሆን በተራራ ልማት የፈሳሽ ውሃ ይጠብቃል።

የአደጋ ጊዜ ህክምና ይህ የእንስሳት ህክምና ፈጣን የሆኑ ምላሾችና አስቸኳይ የሆኑ ምርመራዎችን ይመለከታል። ለምሳሌ አደጋ ሲደርስና መመረዝ ወይም ከባድ ጉዳት የደረሰባቸውን እንስሳትን በፍጥነት ማከምን ያጠቃልላል። የሰራተኞች ቁጥርም ሃያአራት ሰዓታት አገልግሎት በመስጠት ሊያስፈልጋቸው ይችላል።

መሰረታዊ ዘር :በምርምር ማካበት ወይንም በዩኒቨርስቲ የሚመረት በጣም ንጹ እና ከፍተኛ ጥራት ያለዉየመጀመሪያ ዘር ነዉ። ከትንሽ መጠን በላይ የማይመረት ሲሆን በአርሶ አደሮች በነዚ ሽያጮች ከሚለዉ ዘር አመንጭ ነዉ። በአግባቡ በክትትል የሚደረግለት እና ማንነትን አይዴንቲቲ የሚጠብቅ ነዉ።

የአፍሪካ የዱር ውሻ እጅግ ብርቅዬና ለአደጋ ተጋላጭ የሆነ ማህበራዊ አዳኝ ሲሆን በቡድን አድኖ የሚኖር ሲሆን በደቡብ ኢትዮጵያ ክፍል አልፎ አልፎ ይታያል ይህም አደገኛ እንስሳ ጭምርት ነው።

የእንስሳት በሽታ መከሰት ምርመራ የእንስሳት በሽታዎች እንዴት እንደሚከሰቱ እንደሚሰራጩና ቁጥራቸው ላይ ተጽዕኖ እንደሚያሳድሩ ያሳያል። የእንስሳት ሀኪሞች በሽታ የመቆጣጠር እና ስልቶችን በማደን ሊከሰቱ የሚችሉ ወረርሽኞችን ለመተንበይ አማራጮችንም ሲያስቡና ሲተነትኑ የሚያሳይ ነው።

ዩሪያ በጣም የተለመደ የናይትሮጅን ማዳበረ ሲሆን በአለም ዙሪያ በግብርው ዘርፍ በስፋት ጥቅም ላይ ይውላል። ከፍተኛ የናይትሮጅን ይዘት ያለው በመሆኑ ለቅጠል እድገት ወሳኝ ነው። በአፈር ውስጥም ሲገባ ወደ አፈርነት በመቀየር በሰብል ስሮች ውስጥ በቀላሉ እንዲዋጥ ይደረጋል።

ምግብ ልገሳ የምግብ ባንኮች ከሕዝብ ከቤተክርስቲያን እቃዎች በመሰብሰብ የሚደረግ ጥረት ሲሆን፤ ለጋሽ የታሸጉ ምግቦችን ደረቅ እቃዎችን በቶሎ የማይበላሹ ምርቶችን እያወጡ ፤ በተለይ በበዓላት አካባቢ በተደጋጋሚ ያለውን የምግብ ተሳትፎም በመደገፍ ይረዳል።

ስንዴ ለዳቦ ለፓስታና ሌሎችን ምርቶች ሲዉል በኢትዮጵያ ደጋና መካከለኛ ቦታወች ይገኛል እንዲሁም በኢትዮጵያ ከፍተኛ ምርት ሲሆን ይህንም ለማሳደግ እንደ አረንጓዴ አሻራ ያሉትን መጠቀመ ተገቢ ነዉ

የፈረስ ህክምና የህክምና ዘርፍ የእንስሳት ጋር የተያያዙ አህዮችን በቅሎ ፈረሶችን ይመለከታል በአብዛኛው ይህ የእንስሳትን የመራቢያ አካላት እና ፍላጎቶችን የሚያክም የህክምና ዘርፍ ነው።

የግመል እርባታ በተለይ በደቡብ እና በሶማሊያ ክልል አካባቢ በብዛት የሚካሄድ የእርባታ አይነት ሲሆን ግመሎች ወተት እና ለከባድ ጭነት ማጓጓዣ አገልግሎት ይሰጣሉ ድርቁን በመቋቋም መኖር ስለሚችሉ ለአርሶ አደር ምሰሶዎችም ናቸው በግመል ወተት የሚደረግ የምርት ማቀናበሪያም እየጨመረ ነው።

ዝናብ ማጠራቀም ውሃን በጉድጓዶች በኩሬዎች ወይም በሌሎች ነገሮች በማጠራቀም በአፈር ውስጥ እንዲሰርፅ በማድረግ የመስኖ ድጋፍ የአፈር መሸርሸርን በመከላከል ውሃ አጠራቅሞ በማቆየት ለተለያዩ የመስኖ ስራዎች እንጠቀምበታለን።

የእርሻ እንስሳት ህክምና በዋናነት ለምግብ ዘርፍ የሚውሉ ትላልቅ እንስሳትን በጎችን ፍየሎችን ግመሎችን ጤና እና ምርታማነት ላይ ያተኮረ ነው መጀመሪያ የበሽታ መቆጣጠር ና የምርት ጥራትን ማረጋገጠንም የሚያካትት ዘዴ ነው።

ይህ ማህበረሰቦች አንድ ላይ በመሆን ሰዎች ተሰብስበው ምግብ የሚያነሱበት እና የሚመገቡበት ፕሮግራም ነው አቅርቦቱ ማህበረ ማህበራዊ ግንኙነት ያጠናክራል ለምሳሌ የተለያዩ አገልግሎቶችንም ይለዋውጣል ሰዎችም ተሰብስበው ይመገባሉ።

ድኩላ ይህ የሀርት ቤት ዝርያ በአሁኑ ጊዜ በኢትዮጵያ ዉስጥ ብቻ በጥቂት ቦታወች ወይም በአዋሽ ብሔራዊ ፓርኮች እና በነጭ ሳር ብሄራዊ ፓርክ ተወስነዉ ይገኛሉ በበረራ በከብት ክጦሽ መፈናቀል ምክንያት በከፍተኛ አዳጋ ላይ ይገኛል

የቤሪ ልማት በተለይ እንደ ጆሪ የመሳሰሉት ብላክቤሪ ያሉት ትናንሽ ፍሬዎችን ማምረት ላይ ያተኮረ እነዚህ ፍሬዎች ከፍተኛ የጤና ጥቅም እና የገበያ ዋጋ ስላላቸው ልዩ የአመራረት ዘዴዎችን እንድንጠቀም የሚያግዘን የባዮ ካልቸር ማለት የሆሊካቸር ዘዴ ነው።

ጥቁር አውራሪስ ባንድ ወቅት በኢትዮጵያ ይገኝ የነበረ ቢሆንም በአሁኑ ጊዜ ሙሉ በሙሉ ጠፍታል ነገር ግን መልሶ ለማስገባት ጥረቶች ቢደረጉም አልመለስም በማለት ከሃገር እንደወጣ ቀርቷል።

የትኩስ ምርጥ ማዕከል፤ ትኩስ የአትክልት ፍራፍሬዎች ማዕከል ቶሎ የሚበላሹ ምግቦችን ትኩረት የሚሰጥ ሲሆን ይህም ምግብን ለማሟላትና የጤና ችግሮችን ለመቀነስ ወሳኝ ነው ብዙ ጊዜ ካልቸራል በሆነ መልኩ እየተሰራ ይገኛል።

የእንስሳት ቀዶ ህክምና: የእንስሳት ቀዶ ህክምና በእንስሳት ላይ የሚከሰቱ የአካል ጉዳቶች በሽታወች ወይም የአካል ጉድለቶች በቀዶ ህክምና አማካኝነት ማስተካከል ነዉ እንዲህም መሰባበር እጢወችን ማስወገድ የእንስሳት መራባትን ለመቆጣጠር ለምሳሌ መጣል ያስፈልጋል እንዲሁም የቀዶ ህክምና በንጽህና በተሟላ ሁኔታ መከናወን አለበት።

የመሬት ሥር ማቆያ ትናንሽ ድንጋይ እና ወይም ኮንክሪት መዋቅሮችን በደረቅ መሬት ላይ በመሥራት የጎርፍ እንዲያያዝና ቀስ በቀስ ወደ ከርሰ ምድሩ እንዲሰርግ በማድረግ ለጉድጓድ መስኖ መመገብ ይቻላል። ይህም ዘዴ የውሀን ፍሰትን ወይም አላግባብ የውሃ ፍሰትን የሚቆጣጠረው ዘዴ ነው።

የውስጥ ደዌ ህክምና የውስጥ ደዌ ህክምና የውስጥ ውስብስብ ህክምናዎችን የሚጠይቁ የእንስሳት በሽታዎች እንደ ልብና ሳንባ በሽታዎችን የመመርመርና፤ ከመታከም ጋር የተያዘ ነው። አጠቃላይ የጤና እንክብካቤና በሽታዎችን በአመጋገብ ማስተካከልን ይቆጣጠራል።

ሰሊጥ ሰሊጥ ከፍተኛ ዋጋ ያለው የቅባትና የወጪ ንግድ ሰብል ነው። የሰው ልጅ ለዘይት ፣ ለምግብ ማጣፈጫ እና ለጣፈጫ ምግቦችም ይውላል። በኢትዮጵያ ዝቅተኛ እና ሞቃታማ በስፋት የሚመረት ሲሆን፤ ከጣላጥሎችም ጋራ በማጣመር ጥሩ የገቢ ምንጭ በመሆን የሚያገለግል ልዩ የሆነ የሰብል ዓይነት ነው።

የዱር ዐህያ በአለም እጅግ ብርቅዬ ከሚባሉ ት ውስጥ የዱር አህያ አንዱ ሲሆን በምስራቅ ኢትዮጵያ በደረቃማ አካባቢዎች ይገኛል የምርምርና ከፍተኛ ትኩረት የተሰጠው ለዱር አህያ ማሻሻያ አስተዋጽኦ ተብሎ ይገመታል ይህ እንስሳም ከቤት አህያ ጋር ተመሳሳይነት አላቸው።

ግሪንሃውስ አስተያየት ግሪንሃውስ ወይም የመስታውት ቤት የተዘጋ መስታውት ውስጥ የአካባቢውን ሙቀት ብርሃን እርትበት በመቆጣጠር አመቱን ሙሉ ምርት ማግኘት፤ ይህም ውድ ለሆነ ለሆልቲካልቸር ሰብሎች እንደ አበቦች እና ትምህርት ጥራትና ምርታማነትን ለማሳደግ ትልቅ አስተዋጽዖ ያለው ዘዴ ነው።

በግና ፍየል አርቢ ገበሬ በዋናነኝነት ትናንሽ እንስሳትን በግና ፍየል ለስጋና ለወተት እሚያረባ በአነስተኛ መሬት ላይ ተጨማሪ ገቢ ለማግኘት የሚፈልጉ አርሶ አደሮች ጠቃሚ ነዉ ብዙን ጊዜ ከሌሎች የእርሻ ተግባራት ጋር አጣምሮ ይሰራል በነዚህ እንስሳትም በገበያ ላይ ከፍተኛ ፍላጓትን ያመጣል

የዘር ልባስ ኬሚካሎች እነዚህ ኬሚካሎች ዞሮ ከመተከሉ በፊት በዘሩ ላይ ናቸው። አላማውም ከተባይና ከበሽታ በመሬት ውስጥም እያለ መከላከል እና የመበቀል ፍጥነትን ለማሻሻል ነው። ዞሮም በፈንገስ ማጥፊያና በነፍሳት ማጥፊ ሙሉዎችን ሊለብሱ ይችላል ማለት ነው።

ሽንብራ፡ ሽንብራ በኢትዮጵያ በስፋት ከሚመረቱ የጥራጥሬ ዐይነቶች ሲሆን ለምግብነት ያገለግላል። ከፍተኛ ፕሮቲን ስላለው ከሌሎች እህሎች ጋራ ተጣምሮ የምግብ ፍላጎትን ያሻሽላል። በደረቅ የአየር ሁኔታ ውስጥም የመብቀል ችሎታው ከፍተኛ በመሆኑ በሰዎች ዘንድ ተወዳጅ የሆነ ለቆሎነት የሚያገለግል ሰብል ነው።

የምግብ ዋስትና መረብ ፕሮግራም የምግብ ዋስትና መረብ ፕሮግራም የምንለው የስራ አቅም ላላቸው ሰዎች በገንዘብ ወይም በምግብ ድጋፍ ምትክ ስራ የሚሰጥ የረጅም ጊዜ መረብ ነው በምግብ እጥረት ቋሚ የተጋላጭ የሆኑ ግለሰቦች ላይ ያነጣጠረ ሲሆን ከመንግስት ምግብ ክምችቶች ያቀርባል።

አነስተኛ መስኖ የምንለው ከአንድ በታች ስፋት ያለው በግብሮች ማህበራት የሚመራ አብዛኛውን የኢትዮጵያ የመስኖ ልማት በዚህ ስራ የሚካሄድ ነው። የመንገዴ በአገራችን ውስጥ ከሚካሄዱ የመስኖ ስርዓቶች ውስጥ በግብርና ክፉ የሚከወን ነው።

መጋዘን የምግብ ባንኮች ዋና ሞዴሎች ሲሆን፤ በታላቅ መካዝኖች ውስጥ በጅምላ የመሰባሰቢያ ምግብን ያከማቻል ግለሰቦች በቀትታ መስጠት የሌለው ይመስል ሁሉ በጎ አድራጎት ድርጅቶችም እንደ ምግብ አከፋፋይ ማዕከላት ምግብን የሚያቀርብ ማዕከላዊ ማከፋፈያ ማዕከል ነው።

የስጋ ማቀነባበሪያ የታረዱ እንስሳት ወደ ተለያዩ ምርቶች እንደታሸገ ሥጋ ለመቀየር የሚደረግ ኢንዱስትሪ ሂደት ሲሆን፤ ይህም የምግብ ደህንነት እና ጥራትን ለማረጋገጥ ትላልቅ ገበያዎች ለረጅም ጊዜ አቅርቦትን እንዲሆን የሚያደርግ ዘዴ ሲሆን ይህም በከተሞች ዘንድ በስፋት ይታያል።

የዘር አቀነባባሪ ገበሬ ከግብርና የተወሰዱ የተሻሻሉ ዘሮችን የማቀነባበር እና ለሌሎች አርሶ አደሮች የሚያቀርብ ገበሬዎች እንዲሠሩና በጥራት እንዲሰሩ ልዩ ጥንቃቄ በማድረግ እና ገበሬዎች የሌሎች አሳደሮችን ምርታማነት እንዲጨምር በማድረግ የግብርና ዘርፍ ቴክኖሎጂ ሽግግርንም ያመጣል።

የግብርና ኬሚካሎች ተጠቃሚነትን መጠን ከፍ ለማድረግ ከፍተኛ መጠን ያለውን የሚቀበል ማዳበርያ ፀረ ተባይ መድሃኒት እና አረም ማጥፊያዎችን መጠቀም እነዚህ ኬሚካሎች የሚቃወሙ ሰዎችን ከጉዳት በመጠብቅ እና አስፈላጊውን ንጥረ ነገር ምግብ በመስጠት ምርታማነት እንዲጨምር ያግዛል።

አብዮታዊ መረጃ ከምንጩ ከሆኑ ወይም ከቡድኑ ጋር በማነጻጸር ብቻ ማለትም ዓለም አቀፍ የሚያደርግ ማሽን ሲሆን ፤ በዘመኑ መጨረሻ ቁልፍ መሣሪያ ላይ መድኃኒት ሰብሎችን ውሃ አቅርቦትን ያረጋገጠ በነዳጅ ነዳጅ ወይም በፀሐይ ኃይል የሚሠሩትን ያገለግላቸዋል።

የጎርፍ መስኖ ይህ ዘዴ መሬትን በትናንሽ ክፍሎች በመክፈልና በማጠር ውሃን ሙሉ በሙሉ እንዲሸፈን የሚደረግ ነው። በዋናነት ለሩዝ፣ ለግጦሽ ለፍራፍሬ ዘርፎችም ተስማሚ ነው። የመስኖ ኣጠቃቀም ብቃቱ ዝቅተኛ በመሆኑ ብዙ ውሃ ይባክናል። የሆነውም ለጠፍጣፋ መሬቶች ነባራዊ እርሻ ቀላልና ምቹ ነው።

የፈረስ እና የበቅሎ እርባታ ፈረስ በተወሰኑ አካባቢዎች ለጭነት የሚውሉ ሲሆን በቅሎዎችም ደግሞ በአስቸጋሪ መንገዶች ለጭነት ማመላለሻነት አገልግሎት ይሰጣሉ። እንደ አህዮች ሁሉ እንክብካቤ የሚፈልጉ የእንሰሳት ዝርያዎች ናቸው።

ጉማሬ በኢትዮጵያ ወንዞች ውስጥ በስፋት ይገኛል ጉማሬ በውሃ ውስጥ የሚኖር ግዙፍ እንስሳት ቢሆንም ለመመገብ ወጥቶ በየብስ ይዘዋወራል አብዛኛው ጊዜ በአባይና በጣና ዙርያ የሚገኙ የእንስሳት ዝርያዎችን ናቸው። እንዲሁም ግዙፍ ናቸው።

የቡና እርሻ ከጥቃቅን አርሶ አደሮች በተጨማሪ አንዳንድ ትላልቅ የይንቨስተሮች እርሻ ቡና በስፋት ያመርታሉ። ይህ በአብዛኛው ለጥራት ትኩረት ይሰጣሉ በመባል የሚታወቁት ትላልቅ ነጋዴዎች ይሄንን ሲያደርጉ ልንመለከት እንችላለን።

እነዚህ የማስፈንጠርያ ዘዴዎች የውስጥ አካላትን ለማየት ያገለግላሉ። በአልትራሳውንድ የውስጥ አካላትን አጥንቶች ወይም ደግሞ ለቀው ህክምና ያገለግላሉ። በኤክስሬ የአጥንት መስተባበርና የአካል ጉዳትን የሚያሳይ ደግሞ የወጣ አካልን የእርግዝናን ለመመርመር ያገለግላል።

ተላላፊ በሽታዎችን መቆጣጠር እንስሳዎች ተላላፊ በሽታን መከላከል በድንገት የሚከሰቱ ወረርሽኞችን ለምሳሌ የግሪያፕ በሽታን ለመለየትና በፍጥነት ለይቶ ማቆየትና ክትባት በመስጠት ስርጭትን ለማስቆም የሚረዳ ተግባር ወይም ዘዴ ነው።

የዘር አዋጭነት ዘሩ ከተተከለ በኋላ ጤናማ ዘር የመሆን ችሎታው ነው ይህ የሚታወቀው በላቦራቶሪ በመመርመር ነው ጥሩ እና አዋጭነት ያለው ዘር ገበሬው ገንዘብ እንዲያገኝ የሚያስችል ሲሆን ይህ ዘዴም ተወዳጅ ነው።

የአፈሩን የመለካት መሠሪያ መለኪያ መሳሪያ ከአፈል ናሙና በመውሰድ ንጥረ ነገር ይዘቱ እንደ ናይትሮጀን፣ ፎስፈረስ ፣ ፖታሺየም የመሳሰሉ ነገሮች ምን ያህል እንዳሉ ዋጋ ለማወቅ የሚያገለግል መሳሪያ ነው። ትክክለኛ መዳበሪያ መጠን ለመወሰን እና የ አፈር ጤንነትን ለመወሰን በጣም ጠቃሚ የሆነ ማሽን ነው።

ስንዴ ለዳቦ ለፓስታ እንዲሁም ለሌሎች ዱቄት ነክ ምግቦች የሚያገለግል አለም አቀፋዊ የምግብ ሰብል ነው በኢትዮጵያ ድርቁን ተከትሎ ምርት ፍላጎት በጣም በመጨመሩ በምርጥ ዘር የሚመረት ሲሆን እንደ ልማት ትኩረት ተሰጥቶበት ሲሰራ ይገኛል።

የእንስሳት ህክምና አገልግሎት በግልና በመንግሥት የሚሰራጥ ሲሆን፤ እንስሳትን ጤንነት መጠበቅ የምርት ብክነትን መቀነስ ላይ ይሠራል። የክትባት መድሃኒት አቅርቦት ማሻሻል እንዲሁም፤ የጤና ባለሙያዎች አቅም ማሳደግ ለእንስሳት እርባታው ትልቅ አስተዋጽኦ ያደርጋል።

የኢንተርፒቮች መስኖ እጅግ ዘመናዊ መስኖ ሲሆን ውሃ የሚረጨው 1 ቱቦ እየተሽከረከረ ትልቅ መሬቶችንም ያጠጣል ከፍተኛ የውሃ ቁጠባና የሰው ኃይልም ይቀንሳል እንደገና ደግሞ የመንግት ትላልቅ ወይም የባለሀብት መሬቶችን በስፋት እናያቸዋለን።

የእንስሳት ማራቢያ ማዕከላት የተሻሻሉ የፍየል የበግ እንዲሁም የዶሮ ዝርያዎችን በማለት ላይ የሚገኙት ናቸው። እነዚህ ማዕከላት የዘር ማሻሻል በምርታማነት ትልቅ አስተዋጽኦ የሚያበረከቱ ሲሆን እንስሳት እርባታም ትልቅ አስተዋጾ አላቸው።

የሆልቲካቸር ጀነቲክስ የሆልቲካልቸር ሰብሎች ጄኔቲክስ የተሻሉ ባህሪያት እንዲኖራቸው እንደ በሽታ መቋቋም ትልቅ የተሻለ ጣዕም የዘር አይነቶች ማሻሻልና አዲስ ዝርያዎችን ማፍራት እንዲችሉ የሚደረጉበት ዘዴ ሲሆን፤ ይህም ለሰብሎቹ ትልቅ አስተዋጽዖ ያለው ሣይንስ ዓይነት ነው።

ሙዝ ሙዝ በቀላሉ ለገበያ የሚያቀርብ እና በአመቱ ምርጥ ምርት የሚሰጥ የፍራፍሬ ሰብል ሲሆን፤ ለምግብነትና ለገንፎ እና ለእንስሳት መኖነት ያገለግላል። ሙዝም ብዙ በሚለው አካባቢዎች በስፋት ላይ የሚገኝ የምግብ ዓይነትም ጭምርት ነው፤ እንዲሁም ይበላልም።

የአፈር ውሃ ጥበቃ የአፈር ውሃ ጥበቃ ስራዎች በግንባር ቀደምት የሚተገበሩ የአርሶአደሮች የእርከን ወይም የውሃ ማቆሪያ ጉድጓዶች መቆፈርና ዛፎችን በመትከል ላይም ይሳተፋል የአካባቢው ስነ ምህዳርና ከፍተኛ ሚና ይጫወታል።

ዳጉሳ ዳጉሳ በኢትዮጵያውያን ዘንድ በተለይም በአማራ ክልል በብዛት ከሚበቅሉ የህል አይነቶች አንዱ ቢሆንም ለእንጀራ እንዲሁም ለጠላ ግብዐት ሁኖ የሚያገለግል የሰብል አይነት ሲሆን ይህ ሰብል ጥቁር ቀለምም ያለው የሰብል ምርት ነው።

የኢትዮጵያ ፕላን ኢንተርናሽናል የኢትዮጵያ እናቶችና ልጆች የጤና ምግብ ድጋፍ ይሰጣል የትምህርት ቤት ምግቦችን ለማቅረብ ይሠራ በጣም አሪፍ ከምንላቸው የምግብ አቅራቢ ድርጅቶች አንደኛውና ዋንኛውን ቦታ የሚይዝ ትልቅ ድርጅት ነው።

የኢትዮጵያ ቀይ መስቀል ማህበር ቀይ መስቀል በአገር አቀፍ ደረጃ በአስቸኳይ ጊዜ ወቅት የምግብና ምግብ ነክ ያልሆኑ ጉዳዮች ድጋፍ ይሰጣል የምግብ ድጋፍ በአብዛኛው በአባላት አጋሮች የሚሰበሰብ ነው።

ጥጥ የኢንዱስትሪ ጥሪ እቃ ነው ለአልባሳት ነገሮችና ጨርቆችን ለማምረት ያገለግላል የጥጥ ይዘት ለዘይት ይውላል በኢትዮጵያ በአብዛኛው አካባቢዎች በብዛት የሚመረት ይሆን ለ ኢንዱስትሪ ትልቅ አስተዋጽኦ አለው።

የአጋዘን እርባታ በጣም አዲስና ወሳኝ ቢሆንም የቆዳና ስጋ ምርት እንዲሁም ለአደን ለማርባት ሌሎች የዱር እንስሳትም እየጨመረ የመጣ በዋናነት በአካባቢ ጥበቃ ደንቦችን ተይዞ የሚገኝ ነው።

ቦሮ ለሰብሎች አስፈላጊ ከሆኑ ንጥረ ነገሮች አንዱ ነው ነገሮች እነዚህ ንጥረ ነገሮች ለስኳር ዝውውር እና ለአበባ እና ለዘር በእርግጥም ወሳኝ ነው እጥረት በሚኖርበት ጊዜ የሰብል አበቦች እንዲረግፉ ወይንም ፍሬዎች እንዲበላሹ ያደርጋል ማለት ነው።

ማዳበሪያ ማሰራጫ የማሽን ተቃራኒወችን እንደ ዩሪያ ደኤ በርሻ ላይ ለመመጠን የሚያገለግል ሲሆን የማዳበሪያዉን አሰጣጥ በኩልነት ለመስጠት የበሰሉ በተመጣጠነ መልኩ እንዲደርሱና የምርት ብዛትን ለመመጠን ያገለግላል

ሽንብራ የቅባትና የጥራጥሬ ሰብል ሲሆን በከፍተኛ ፕሮቲንን ይዟል እንደ ቆሎ መልኩ ለምግብነት ለማዘጋጀት የሚጠቅም ሲሆን ሽንብራም በቆሎነት ኢትዮጵያን ለመገበያነትም ጭምር ነው።

ሰሊጥ፡ ሰሊጥ ቅባታማ ከሆኑ ሰብሎች መካከል አንደኛው ነው። በከፍተኛ ብረትና ካልሲየም የበለፀገ ለጣፋጭ ምግቦች ለዘይት ምግብ ማብሰያ የሚያገለግላል በቤት ውስጥ ይመረታል ወደ ገበያ ከሚቀርቡ ሰብሎች መካከልም አንዱና ዋነኛው ነው።

ቋሚ የመርጫ መስኖ መርጫዎቹ በመስክ ላይ በቋሚነት ተዘግቶ የሚቆይበት ሲሆን፤ ውሃ መስጠት ሲፈልግ ብቻ በፓምፑ በርቶ የሚሠራ ሥራ ተመልክተነዋል ሰብሎችም እና ተደጋጋሚ የሥነ ለሚሹ ቦታዎችን ተስማሚና አመቺ ጭምርት ነው።

የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምግብ ድጋፍ በተለያየ በረመዳን ወር እና በሌሎች በአላት ወቅት የሚቸገሩ ሙስሊም ወንድሞችን እና ቤተሰቦችን የምግብና የገንዘብ ድጋፍ ያደርጋል የምግብ ስብስብ አብዛኛውን ከመስጊድ አባላት የሚመጣ ነው።

ሰብል ማድረቂያ ሰብል ማድረቂያው ከተሰበሰበ የሁሉን እርጥበት መጠን ለመቀነስ ያገለግላል። የከፍተኛ ጥራት ያለው አህልን በቀላሉ ስለሚበላሽ የማሽን ለረጅም ጊዜ ለማከማቸት ተስማሚውን እርጥበት መጠን ያደርሳል። ይህም የእህል ጥራትን የገበያ ዋጋን ለመጠበቅም ትልቅ አስተዋጽዖ ያለው ማሽን ዓይነት ነው።

የምግብ ማከማቸት ምግብን ከማከማቻው እስከማምረትና መሸጥ ያለውን ጤናማ የምግብ መሰብሰብ ሲሆን ይህም ከእርሻ እስከ ከሱፐርማርኬቶች እንዲሁም ከተለያዩ ምግብ ቤቶች የሚገኘውን በመበላሸት ላይ ያለውን ወደ ተጠቃሚ እንዲደርስ የሚደረግበት ዘዴ ነው።

ዩራ ሰልፈር ማዳበሪያ የማዳበሪያ የናይትሮጅንን እና ሰልፈር የያዘ ነው። ሰልፈር የአፈር አሲዳማነት በማስተካከል የንጥረ ነገሮች በመጠቀም ይጨምራ። በተለይም በኢትዮጵያ ውስጥ የአፈር ሰብል እጥረት ባላቸው አካባቢዎች ለሰብር ምርት አስፈላጊ ናቸው።

የተሻሻለ በዘመናዊ ምርምር ዘዴዎች ለበሽታ ለድርቅ የመቋቋም አቅም ያለው ወይንም ከፍተኛ ምርት እንዲሰጥ የተደረገ ዝርያ ከባህላዊ ዘርም የተሻለ እድገት ምርት በመስጠት የአርሶ አደሩን ገቢ የሚጨምር ዘዴ ሲሆን ይህም ተወዳጅ ነው።

የሜዳ አህያ በኢትዮጵያ በተለይም በመስራቅ እና በአዋሽ ወይም ደግሞ በነጭ ሳር ቦረና አካባቢዎች በስፋት የሚገኝ ሲሆን ይህ እንስሳም ከቤት እንስሳው አህያ ጋርም ተመሳሳይ የሆነ ቀለም አለው።

የሩዝ እርሻ በቅርብ ዓመታት የሀገር ውስጥ የሩዝ ፍላጎት ለመከታተል በትላልቅ የመስኖ ፕሮጀክት አምራች ይለማል። ይህም በጣም ብዙ ሩዞች ወይንም በውሃ አካባቢ ለሚፈልግ ብዙ ሰዎች ይህንን ውሃ አካባቢ ያለበት ሲያለሙ ይስተዋላሉ።

የከብት እርባታ በኢትዮጵያ በአብዛኛው የሚከናወን የባህላዊ የግጦሽ ዘዴ ሲሆን ትላልቅ የስጋ ከብት የሚገኘው በኦሮሚያና በሶማሊያ ክልሎች ነው። የሀገሪቱን የስጋ ፍጆታ ከማሟላት ባሻገር ለውጭ ገበያ በተለይም ለመካከለኛው ምስራቅ የስጋ ምርቶችን ለመላክ ዋነኛ ምንጭ ነው። ምርታማነት ለማሳደግ ዘመናዊ የማድለብ ስራ እየተስፋፋት መጥቷል።

የጊቢና የጓሮ ልማት ለግልና ለቤተሰብ የሚሆኑ አትክልቶችና ፍራፍሬዎች አነስተኛ ቦታ ላይ ማምረት ይህንን ለቤተሰብ የምግብ ዋስትና ያረጋግጣል እንዲሁም ትኩስና ጤናማ ምግብን ለማቅረብ እና ለመመገብም ትልቅ ጥቅም አለው።

የጥራጥሬ ሰብል አምራች ገበሬ ባቄላ ሽንብራ እና የመሳሰሉትን የሚያመርት ገበሬ ነው ጥራጥሬዎች አፈርን ናይትሮጅንን በመጨመር እና በማድረግ ትልቅ ሚና ይጫወታል የበሬው ምርቱን ለማሳደግ ከመጠቀሙም በተጨማሪ ለውጭ ለገበያ በመላክ ተጨማሪ ገቢ ያገኛል።

የእንስሳት ደህንነት እንስሳት ድህነት በእንስሳት አካላዊና ስነ ልቦናዊ ፍላጎት መሟላታቸውን ማረጋገጠ ሲሆን ከስጋትና ከበሽታ ነጻ ሆኖ መመገብ ማረፊና መራባት እንዲችሉ ጥበቃና ጥብቅና ይቆማሉ መመሪያዎችንም ይሠራሉ።

ዓሳ ማምረትና ደህንነት ሳሮችን በመጠቀም የሚያገለግል ሲሆን ሰብሎቹ ውሃውን በማጣራት ይጠብቃሉ የውሃ ኡደትን በመጠቀም የአሳና የውሃን ትስስር የሚጠብቅ ዘላቂ ዘዴም ነው።

ዳጉሳ በደረቅ እና ከፊል ደረቅ አካባቢወች ዉስጥ የሚበቅል ሰፊ የሀይል ሰብል ሲሆን ከበቆሎ ያነሰ ዉሀ ስለሚፈልግ ለአካባቢ ተስማሚ ነዉ። ለምግብ ለእንጀራ ለገንፎ ለእንስሳት መኖነት እና ለአልኮል መጠጦችም የሚዉል እጅግ በጣም የሚዉል የህል አይነት ነዉ። ይህ ሰብልም በአብዛኛዉ በአማራ ክልል ይበቅላል።

ጅብ ጅብ በኢትዮጵያ በየትኛውም አካባቢ ከሚገኙ የዱር እንስሳ መካከል አንደኛው ሲሆን ይህ እንስሳ በብዛትም በየትኛውም አካባቢ ይገኛል። አንዲሁም በኢትዮጵያም በገጠርም ፣በከተማም አካባቢ የሚገኝ እንስሳ ነው።

በምርምርና ጥናት ኢንቨስትመንት አዳዲስ በብዙ የተሻሻሉ የእርሻ ቴክኒኮች ቀልጣፋ ማሽኖችን በመፍጠር በሳይንሳዊ መንገድ ላይ ከፍተኛ የፋይናንስ ድጋፍ በማድረግ የእርሻ እድገትን የሚመሩ ሙከራ ላይ የተመሰረተ ዘዴ ነው።

ላንድ ስኬፕ ሆሪካልቸር ላንድ ስኬፕ ሆሪካርቸል አካባቢን ለማስዋብ እና እና ለመዝናኛ አገልግሎት የሚውሉ እፅዋቶችን አይቶተችን ማምረት እና መንከባከብ ነው። ፓርኮችን፣ አረንጓዴ ቦታዎችን እና የከተማ መናፈሻዎችን እና የግል ገቢዎችን በዛፎች እና በአበቦች የማስዋብ ጥበብ ነው።

አበቦቺን በማልማት ላይ በማቶከር ዓለም አቀፍ ገበያ በዋናነት ወደ አዉሮፓ መላክ ኢትዮጵያ በዚ ዘርፍ ትልቅ ሃቅም ያላት የዉጭ ምንዛሬ በማስገኘት ትልቅ አስተዋትጽኦ አላት ።ይህም የዉጭ ምንዛሬ ከማግኘቷ በላይ በሀገር ዉስጥም በተለያዩ ነገርች ትሸጣለች ።

የተዳቀሉ የከብት እርባታ የአካባቢ ዝርያዎች ከውጭ ዝርያዎች ጋር በማዳቀል የተሻሻለ የከብት እርባታ ከፍተኛ ምርት የሚሰጡ ከብቶች ላይ ያተኩራል በተለይም የወተትና ከብቶች ላይ የወተት ምርትን ለማሳደግ የሚደረግ ሲሆን በዚህም ሰው ሰራሽ ማዳቀል ወይም አርቲፊሻል እስቱሩሜሽን በብዛት እየተተገበረ ይገኛል።

የበግ እርባታ በኢትዮጵያ ውስጥ ከሚገኙ የቤት እንስሳቶች አንደኛው ሲሆን የቆዳ እንዲሁም ለወተት የሚረባ ነው በተለያየ የአየር ንብረቶች ውስጥ መኖሪያ የሚችል በመሆኑ በሀገር ውስጥ የገጠር የገቢ ምንጭንና ነዋሪዎች የምግብ ዋስትና ወሳኝ ነው ዝርያዎችን ማሻሻልና በሽታ መቆጣጠር የሚያስፈልጋቸው ናቸው።

ማንኮዚየም ጥቅም ላይ የሚውል የፈንገስ ማጥፊያ ነው። በተለይም በሰብል አይነቶች ላይ በፈንገስ የሚመጡ በሽታዎችን ለመቆጣጠር ያገለግላል በተለይም በድንች ቲማቲምና የወይን ተክሎች ላይ የሚከሰቱትን እንደ ቅጠል ያሉ በሽታዎች ለመከላከል ጥቅም ላይም ይውላል።

የአረንጓዴ አሻራ መርሐ ግብር ይህ የኢትዮጵያ መንግስት ዋና ፕሮግራም ሲሆን በየመቱ በሺዎች የሚቆጠሩ ዛፎችን በምትከል አረንጓዴ መሬትን ለማስፋት በድጋሚ የሚሰራ ነው። ግቡ የተራቆት መሬቶችን መልሶ ለማልማት የአየር ንብረት ለመቋቋምና የዜጎችን የስራ ፍቅር ለማሳደግና በአጭር ጊዜ ውስጥ ከፍተኛ የሆነ ዛፍ በመትከል ይታወቃል።